ፈገግታ ያላቸው ሁለት ወንዶች አንደኛው ነጭ ሸሚዝ የለበሰው ወጣት በሰማያዊ ቀለም በተሰራ ልዩ ባለሶስት እግር ተሽከርካሪ ላይ ተቀምጦ ሲነዳ፣ ቀይ ቲሸርት የለበሰው ታናሽ በኃይል ሲገፋው ደስታቸውን ይገልጻሉ። የሁለቱ ወጣቶች መተባበር እና ፈገግታ ብሩህ ተስፋን ያንጸባርቃል።

ዋው! ሲያስደንቅ! ሁለት ግዙፍ ባለ ብዙ ፎቅ ህንፃዎች በደማቅ ቢጫ ቀለምና ክፍት ደረጃዎች ያሏቸው ናቸው። ህንፃዎቹ የተማሪዎች መኝታ ቤት ወይም የመማሪያ ክፍል ናቸው ። ሲያምር! ለትምህርት ምቹ ቦታ!

በጣም ውብና እጅግ በጣም ጥሩ የወረቀት ጥበብ አበባ ጎልቶአል። ነጭ፣ ቀይ እና ብርቱካናማ የተጠላለፉ መስመሮች ጥልቀትና ደስታን የፈጠሩ ሲሆን፣ በአንድ ጥቁር ግራጫ ዳራ ላይ ፍቅርን ይገልጻል። የአበባው ውስብስብ አሠራር ከፍተኛ መደነቅን ይፈጥራል።

በነጭ ጀርባ ላይ አምስት የኮካ ኮላ የፕላስቲክ ሃይላንዶች ተሰልፈው ቆመዋል። ሃይላንዶቹ ጥቁር ፈሳሽና ቀይ መለያዎች አሏቸው። ሁሉም ሃይላንዶች በቀይ ቀለም የተሰሩ መክደኛዎች አሏቸው።

ዋው! አቤት ሲያምር! የቤተ ክርስቲያኑ ዘመናዊ ውበትና ግርማ መደነቅን ይፈጥራል። የእምነት ፍቅርን እና አክብሮትን የሚገልጽ ታላቅ ሥነ-ሕንፃ ስራ ነው አደል።

ዋው ሲያስደንቅ! የጎንደር የድንጋይ ግንብ ጥንታዊነትና ታሪክ ይናገራል። አስደናቂው ግንባታና ትልቁ ግቢ በብሩህ ሰማይ ስር ሆኖ ሲያምር። ይህ የቅርስ ታሪክ ሲያስገርም! ታላቅነት ይታያል።

ዘመናዊ ቢሮ እጅግ በጣም ጥሩ እና ደስ የሚል ነው። የግራጫ መረብ ያለው ወንበር እግሩን መዘርጊያ ያለው ሲሆን፣ በጣም ምቾት ያለው ይመስላል። የነጭ ጠረጴዛው ላይ ላፕቶፕና መብራት አለ። የውጪው ከተማ እይታ የሚያምር ነው።

ሦስት አረንጓዴ የጦር መድፎች በትልልቅ ጎማዎች ላይ ተጭነው በቀኝ በኩል በገበታ ይታያሉ። ከበስተጀርባው የኢትዮጵያ ክልል ባንዲራዎች ሲውለበለቡ የሚታዩ ሲሆን፣ ትዕይንቱ ጥንካሬንና ወታደራዊ ኃይልን ያሳያል።

ትልቅ ቢጫ ቀለም ያለው ባነር በቆርቆሮ ግድግዳ ላይ ተሰቅሏል። ማስታወቂያው የተለያዩ የመኪና አይነቶችን፣ ሞተር ሳይክል እና የቤት ምስሎችን ያካትታል። ጽሑፉ የሽያጭ ማስታወቂያ ያሳያል፤ ከታች የስልክ ቁጥሮችና የድርጅቱ ስም አሉ።

ነጭ እና ሰማያዊ ቀለም ያለው የዘይት ሊብያ ነዳጅ ማደያ መሳሪያ ነው። ሁለቱ ጎኖች ጥቁር ቱቦዎችና ቀይ መያዣዎች አላቸው። መካከለኛ ክፍል ላይ ዲጂታል መለኪያ እና የቪዲዮ ማሳያ አለ።

አንድ ባህላዊ የቡና ሥነ-ሥርዓት በሣር ምድር ላይ በተቀመጠ ጠረጴዛ ላይ ይታያል። ጠረጴዛው በሩዝ ቅጠል የተከበበ ትኩስ ጀበና፣ ሁለት ሙሉ የቡና ስኒዎች፣ የስኳር እቃ እና ፈንዲሻ ቆሎ ይዟል፤ ጥሩ መዓዛ ያለው ጢስም ከዕጣኑ ላይ ይወጣል።

የጣሊያን ወረራ ግዜ የተነሣ ታሪካዊ ፎቶ ሲሆን የኢትዮጵያ ወታደሮች እጀጠባብ ለብሰው በትክሻቸውም የጦር መሳሪያ ይዘው ወደ ጦርነት እያመሩ ይገኛል። ደም ቀስቃሽና ወኔ የሚሰጥ ፎቶ ነው።

በተለያየ ጊዜ ላይ የነበሩ የኢትዮጵያ ሰንደቅ አላማዎች ተደርድረዋል። በሚያስደንቅ ሁኔታ ሁሉም ጋር አረንጓዴ፣ ቢጫ እና ቀይ ቀለማት የማይቀሩ ቀለማት ሲሆኑ የሚቀያየሩት መሃል ያሉት የመንግስት መለያዎቹ ናቸው።

ትኩረት በመሰጠት በስብሰባው ላይ ያሉ ሰዎች ቁምነገር ሲያስደንቅ ። በተለያዩ ባህላዊ አልባሳት የሚታዩ ወንበሮች ላይ ቁጭ ብለው ሲከታተሉ መረጋጋት ይሰማል !!። ካሜራማኑ በመሃል ሆኖ መቅረጹ አስፈላጊ መሆኑን ያመለክታል።

ዋው! በጣም ጥሩ ባህላዊ እና የሚያምሩ የጥልፍ ንድፎች በመስቀለኛ ቅርፅ ቀርበዋል። ቀይ፣ አረንጓዴ፣ ጥቁርና ቢጫ ቀለሞች በካሬ ፍርግርግ ላይ ውብ በሆነ መልኩ ተቀናብረዋል። ደስ የሚል እና ማራኪ የሆነው የዲዛይኑ ዝርዝር ሁኔታ የአርቲስቱን ብቃት ይገልጻል።

በውጭ ክፍት ቦታ ላይ ሶስት ሰዎች በድሮ ጊዜ ፎቶግራፍ ተነስተዋል። ሰውየው ጥቁር ልብስ ለብሷል፤ ሴቶቹ ደግሞ ባህላዊ የሐበሻ ቀሚስና የራስ ሻሽ አድርገው በፈገግታ ቆመዋል።

የእንጨት መደርደሪያዎች በልዩ ልዩ የታሸጉ ምግቦች በብዛት ተሞልተዋል። ከታች ቢጫ የበቆሎ ዱቄት ካርቶኖች በረድፍ ተደርድረዋል። በመሃል የሕፃናት ምግብና ሰማያዊ ጥቅሎች አሉ። ይህ የብዛት መደነቅንና የዘመናዊ የሸቀጦች ብልጽግናን ያመለክታል።

አንድ ሰራተኛ ቢጫ መከላከያ ልብስ ለብሶ በትልቅ ፋብሪካ ግንባታ ላይ ቆሟል። ከበስተጀርባ በሰማያዊ ብረት የተገነቡ ግዙፍ የጎማ ማምረቻ ማሽኖችና ታንከሮች አሉ። ሰማዩ ጥርት ያለ ነው።

ታላቅ የቆዳ ውበት ምስጢር! ወይዘሮዋ የ'የኬር ፎርሚንግ 'ን በኩራት አሳይታለች! ለጤናማና ንጹህ ቆዳ የሚያስፈልግ ወሳኝ ነገር! ፊቷ ላይ ያለው እርግጠኝነት ምርጡን ያረጋግጣል! ግሩም ምርጫ!

ዋው! የሕግ አውጪው ምክር ቤት አዳራሽ በሕዝብ ተሞልቷል። ከፊት ለፊት ባንዲራዎች መደረደራቸው ሲያስደንቅ! በፓርላማው ስብሰባ ላይ ትኩረትና ቁም ነገር ይታያል። ሲያምር! ለሀገር ዕድገት ወሳኝ ስብሰባ ነው።

አንዲት ቤተሰብ በአረንጓዴ በሆነ ቦታ ላይ ነጭ የኢትዮጵያ ባህል ልብስ ለብሳ ቆማለች። ልብሶቹ ቀይ እና ጥቁር የአበባ ጥልፎች አሏቸው። ወላጆቹና ሦስቱ ልጆቻቸው በደስታና በፍቅር ስሜት ፈገግታ ያሳያሉ። የቤተሰቡ አባላት ቅርበት የቤተሰብ ፍቅርን እና አንድነትን ያመለክታል።

ብሩህ በሆነ ክፍል ውስጥ፣ ቀይ ሹራብና ሰማያዊ ሸሚዝ የለበሱ በርካታ ተማሪዎች በእንጨት ጠረጴዛ ላይ ተቀምጠዋል። ብዙዎቹ ተማሪዎች በአንድ ጥያቄ ላይ ያለውን የመደነቅ ስሜት በመግለጽ እጃቸውን ወደ ላይ አውጥተዋል፤ ጥያቄዎችን ለመመለስ ያላቸው ጉጉት ይታያል።

አረንጓዴ እና ቢጫማ የሳር ሜዳዎች ከፊት ለፊት በሚታዩበት፣ ሰላማዊ የሆነ የተፈጥሮ አቀማመጥ ነው። ፀሐያማ በሆነ ቀን ከበስተጀርባ የተደረደሩ ረዣዥም ኮረብታዎች ከታችኛው ሸለቆዎች ጋር ተዳምረው ተፈጥሯዊ ውበት ያሳያሉ።

በከተማ መንገድ ዳር ሁለት ትልልቅ የግንባታ ቁፋሮ ማሽኖች ሕንፃ ያፈርሳሉ። አቧራ ይነሳል፤ መንገዱ በእግረኞችና በከባድ መኪኖች ተጨናንቋል። ይህ ትዕይንት ብስጭትና ጭንቀት ያንጸባርቃል።

ዘጠኝ ቡናማ የመጠጥ ጠርሙሶች አረንጓዴ ዳራ ላይ ተደርድረዋል። የጠርሙሶቹ መለያ ላይ "ዘቢዳር" የሚል ቃልና የምርት አርማ አለው። ጠርሙሶቹ በእኩል ርቀት ተቀምጠው የፒራሚድ ቅርጽ ይፈጥራሉ። ከላይ የጠርሙስ መክፈቻዎች በከፊል ወደ ታች ይወድቃሉ።

ጠላ ቀላ ያለ ቡና መልክ ያለው ከጌሾ፣ ከገብስ፣ ከስንዴ፣ እና ከበቆሎ በባህላዊ መንገድ የሚዘጋጅ ጣፋጭ የአልኮል መጠጥ ነው። ለጠላ መጠጫነት የሚያገለግል ባህላዊ መሳሪያ ዋንጫ ይባላል።

በባህላዊ እና በኢኮኖሚያዊ አስፈላጊነት የተሞላ የባሕር ወደብ በዚህ ምስል ይታያል። በተደራጀ ሁኔታ የተዘጋጀው የኮንቴነር ስርዓት እና በትክክል የተቀመጡ የአለም ንግድ እንቅስቃሴን በግልጽ መንገድ ያቀርባሉ። የባሕር አቀማመጥ እና የመንገድ መስመሮች የተስፋን፣ የብስጭትን እና የተግባራዊነትን ስሜት ያሳያሉ።

ዋው! ውብ የሆነች ሴት በቅርብ ርቀት ፎቶ። ፍቅር! ባህላዊ የፀጉር አሠራር ከነጭ አበባዎች ጋር። ሲማርክ። የአንገት እና የጆሮ ጌጦች አስውበዋታል። መረጋጋት። በአበቦች ያጌጠ ልብስ ለብሳለች። ሲያምር!

ሙሉ ለሙሉ ሰማያዊ የደንብ ልብስ እና ጭንብል የለበሱ ወታደሮች በረጅም መስመር ቆመዋል። በግራ በኩል ያለው አዛዥ የሚመስል አንድ መኮንን በደረጃው ምልክት ይታያል፤ ሌሎች ወታደሮች በቆሙበት ጠመንጃዎች ይዘው ቀጥ ብለው ቆመዋል።

በአረንጓዴ ምንጣፍ ላይ ብዙ የቡና ማቅረቢያ ቁሳቁሶችና በሸክላ መደርደሪያ የሴራሚክ ሲኒዎች ተደርድረዋል። ሁለት ትላልቅ ሰፋፊ ክብ ጎድጓዳ ሳህኖች ባልተቆላ እና በተቆላ የቡና ፍሬዎች ተሞልተዋል። ይህ ዝግጅት ባህላዊ የቡና ሥነ-ሥርዓትንና ማኅበራዊነትን ያመለክታል።

ባለ ብዙ ቀለም የሆኑት ዳክ ቴፖች አስደናቂ ናቸው! እነዚህ ቀለማት ያላቸው ቴፖች የተበላሸን ነገር ለመጠገን ብቻ ሳይሆን፣ በኪነጥበብና በፈጠራ ሥራ ውስጥ ሲውሉ ያለውን ውበትና አድናቆት ታያለህ። ቀይ፣ ቢጫና አረንጓዴ ሆነው ሲያሸበርቁ ማየት እርግጥም ደስ ይላል!

የእስልምና እምነት ተከታይ የሆኑት ብዙ ሰዎች ተሰብስበውና የሚያምር የመጅሊስ ልብስ የለበሱ ሲሆን መስገጃ እና ሽረጣቸውን በትክሻቸው ላይ አድርገዋል። ጥቂት ሰዎች ደግሞ ጥቁር ካቦርት ከላይ ደርበዋል።

እግዚኦ ሲያስፈራ! ትላልቅ በሬዎች ከጭነት መኪና ሲወርዱ አሉ። አንደኛው በሬ ገመድ ተይዞ ሲጎተት፣ ሌላው እየዘለለ ይመስላል። በሬዎቹ ውጥረት ሲታይባቸው፣ አንድ ሰው በመኪናው ውስጥ ሆኖ ስራውን ይቆጣጠራል።

ዋው ሲያምር! አስደናቂ የበዓል ጠረጴዛ በተለያዩ ምግቦች ተሞልቷል። የእርጎውና የጎመን ጎድጓዳ ሳህኖች ለየት ያለ ቅርፅ አላቸው። የምግቡ ጣፋጭነትና ዝግጅት ፍቅርንና ደስታን ይፈጥራል። ሲያስደስት!

ብዙ የተለያዩ ፍራፍሬዎችና አትክልቶች የተደረደሩበት የገበያ መደርደሪያ ይታያል። ከፊት ለፊት የበሰሉና ያልበሰሉ አቮካዶዎች፣ ፓፓያዎች እና የዝንጅብል ክምር ተደርድረዋል። ይህ ትኩስ የግብርና ምርቶች በብዛት የሚገኙበትን ሁኔታ የሚያሳይ ምስል ነው።

ይህ የሜሪት የውሃ ማከፋፈያ መሳሪያ ከላይ ሰማያዊ ትልቅ ጠርሙስ አለው። ለሞቅና ቀዝቃዛ ውሃ የሚሆኑ ቀይና ሰማያዊ መቆጣጠሪያዎች እንዲሁም በጎን የፕላስቲክ ኩባያ መያዣ ይታያሉ። ወለሉ ቆሻሻ ሲሆን፣ ከታች ደግሞ ሌላ ጥቁር ሰማያዊ ጠርሙስ ወድቆ ይታያል።

ወይ ጉድ! ይህ የልማት ጥሪ ነው! ሠራተኞች በብርቱ አዲስ ሕንፃን ይገነባሉ! በጊዜያዊ እንጨት ደጋፊዎች የተገነባ የኮንክሪት መዋቅር! ይህ የከተማ ዕድገት ምልክት ነው! ታላቅ የሰው ኃይል!

ብዙ ሕፃናት በተጨናነቀ ክፍል ውስጥ ተቀምጠው በትምህርት ላይ ናቸው። ሰማያዊ ልብስ ለብሰዋል። ልጆቹ በእንጨት ጠረጴዛ ላይ በተቀመጠ ጥቁር ሰሌዳ ላይ እየጻፉ ሲሆን፣ አንዳንድ ፊደላት ተጽፈዋል።

ሙሉ በሙሉ ከአሉሚንደም የሚሰሩ የእንጀራ ማስቀመጫዎች ሲሆን ለረጅም ሰዓት ሙቀትን አፍነው ስለሚይዙ እንጀራውን ከተለያዩ ጀርሞች ጠብቆ ለረጅም ሰዓት ያቆየልናል ።

ዋው! ሲያስደንቅ! ባቡሩ በረጅም ድልድይ ላይ ሲጓዝ እንዴት ያምራል! በዙሪያው ያለው ደረቅ መሬት የባቡሩን ጉዞ አስፈላጊነት ነው። ሲያስደምም! የድልድዩ ምሰሶዎች ሲያምሩ! ታላቅ ስራ! ሲያስደስት!

በጣም በርካታ ሰዎች ነጭ ልብስ ለብሰው በአረንጓዴ፣ ቢጫና ቀይ ሰንደቅ ዓላማዎች በደመቀ መንገድ ላይ ተሰብስበዋል። ሰዎች በአንድነት ወደ አንድ ትልቅ የክርስትና እምነት ክብረ በአል እየተጓዙ ነው። ይህ ታላቅ ስብስብ የደስታና የአንድነትን ስሜት ይፈጥራል።

የእንጨት መሰንጠቂያ እጅግ በጣም ጥሩ መጋዝ ቀርቧል። ውብ የሆነው ቡናማ የእንጨት እጀታ አለው፤ የብረት ጥርሶቹም በጣም ስለታም ናቸው። ይህ መሣሪያ በሥራ ላይ ፍቅርንና ደስታን የሚያንጸባርቅ እጅግ በጣም ጥሩ መደነቅን የሚፈጥር ቀላልና ግልጽ ምስል ነው።

በዕድሜ የገፉት ሴት ግራጫ ፀጉራቸውን ለቀው፣ ነጠላ ሰረዝ ያለበት ጥቁርና ነጭ ጃኬት ለብሰዋል። ከፊት ለፊታቸው ማይክራፎን ያለ ሲሆን ከጎናቸው የኢትዮጵያ ባንዲራ አለ።

ውይ ሲያስደስት! ልጆች በሳቅ ተሞልተው፣ ከቧንቧ በሚወጣው ውሃ ሲጫወቱ ምንኛ ደስ ይላል! ንፁህ ውኃ ማግኘት ታላቅ ደስታና ተስፋን ያመጣል። እንዴት ያረጋጋል! ዋው ሲያምር!

ወታደሮች ሲታሰቡ በሀገር ጥበቃ ውስጥ የሚያሳዩት ታላቅ ጀግንነት የሚደነቅ ነው! ቤተሰብና የግል ሕይወታቸውን ትተው እኛ በሰላም እንድንኖር ሕይወታቸውን መስዋዕት ማድረጋቸው የላቀ ክብር ይገባዋል። ያለ ፍርሃት ከፊት በመስለፍ ሀገርን መጠበቅ እውነተኛ የጽናትና የፍቅር ምሳሌ ነው!

ዋው! ድንቅ ህንፃ ሲያስደንቅ! የከተማው መንገድ ጠባብ ሲሆን ባለ ሁለት ፎቅ ግንባታዎች አሉበት። ያረጀው ቢጫማ ቀለም ያለው ቤት የእንጨት በረንዳ እና የተቀረጹ የእንጨት ሥራዎች አሉት። ታሪክና ባህል ሲያምር!።

ዋው! የአረንጓዴው ሰብል ውበት ሲያስደንቅ! ረዣዥም አረንጓዴ ቅጠሎች ያሉት የሰብል እጽዋት ነው። ትናንሽ እና ቀላል ቡናማ ፍሬዎች በአንድ ግንድ ላይ አሉ። እፅዋቱ ጥቅጥቅ ያለ ነው። የሀብትና የምግብ ምንጭ እይታ ነው። አይ ተፈጥሮ!!!!!

ዶሮ በጎጆዋ ውስጥ ተቀምጣ እንቁላል እየታቀፈች ያለች መሆኑን ያመለክታል። በዙሪያዋ ከቀርከሃ የሚመስል አጥር ታጥሯል፣ ይህም ለእርሷ እና ለእንቁላሎቿ ጥበቃ ያደርጋል። ይህ ምስል የደስታና የፍቅር ስሜትን ያንጸባርቃል። ዶሮዋ እንቁላሎቿን በብቃት እየተንከባከበች ያለች እናት ናት።

አንድ ወንድና ሴት በአረንጓዴ መድረክ ላይ ጭፈራ ሲጨፍሩ፣ አራት ወንዶች ሙዚቀኞች ከበስተጀርባ ቆመዋል። ሁሉም ሙዚቀኞች ሰማያዊ ልብስና ጭንብል ሲለብሱ፣ የባሕል መሣሪያዎችን ይጫወታሉ።

ግንባታው በመካሄድ ላይ ባለበት ቦታ ላይ ረጅም ብረቶች ያሉት የህንጻ ዓምድ ፍሬም ይታያል። በጎን በኩል በተቆፈረ መሬት ውስጥ ረዣዥም የመሠረት ብረቶች ተደርድረዋል። በአካባቢው አፈርና ድንጋዮች በብዛት ይታያሉ፤ የተስፋና የደስታ ስሜት ያንጸባርቃል።

አንድ ሰው በተፈጥሮ ተራራ ላይ ቆሞ በትር እጁን ከፍ አድርጎ የድል ምልክት እየሰጠ ታይቷል። በቀይ መክሰስ እና ጥቁር አልባስ ተለብጦ ነው። በጀርባ የተራሮች እና የሸለቆዎች የተዘረጋ እይታ አለ፣ በአንፃፃፋ ደመና ተሸፍኖ በሰላም ቅንጣት የተሞላ ነው።

ሲያስደንቅ የጥበብ ስራ! ሁለት ሴቶች በረጋ መንፈስ ሸክላ እየሰሩ ነው። ትኩረታቸውና ትጋታቸው ፍቅርንና አክብሮትን ይፈጥራል። አንዷ ሴት በቅርብ ርቀት ሸክላዋን በጥንቃቄ ትቀርጻለች። የገጠሩ የሥራ መንፈስ በግልጽ ደምቋል።

በተራራማ ቦታዎች ላይ የተሠሩ የእርከን እርሻዎች አሉ። እርሻዎቹ የመሬት መሸርሸርን ለመከላከል ተዘርግተው፣ በተለያዩ አረንጓዴ ዕፅዋት ተሸፍነዋል። ተራሮቹ ጥቅጥቅ ባለው ደን የተከበቡ ናቸው።

ዋው ሲያስደንቅ! እጅግ በጣም ብዙ ሰዎች በአንድነት ሲሮጡ/ሲጓዙ! ሁሉም አንድ ዓይነት አረንጓዴ/ቢጫ ቲሸርት ለብሰዋል። የሰው ብዛቱ ሲደነቅ! የጋራ ትብብርና ደስታ ይሰማል። በእንቅስቃሴው ውስጥ መሳተፍ ሲያጓጓ! ፍፁም የሚያስደስት ድርጅት!

ነጭ የሱዙኪ ሱፐር ካሪ የጭነት መኪና በከረጢት የታሸጉ ቁሳቁሶች ጭኗል። እነዚህ ቡናማ ከረጢቶች በገመድ ታስረው በጭነት መኪናው ጀርባ ላይ በጥንቃቄ ተደርድረዋል።

ዋው ሲያስደንቅ! የሸክላ ድስቶች እና መጥበሻዎች ጥቁር ቀለም ውብ ነው!!። ባህላዊ የሸክላ ስራ ጥበብ ያንፀባርቃሉ ፣ አሰራራቸው ደግሞ ልዩ ነው ። ከኋላው ባለው ነጭ ጨርቅ ላይ ደምቀው ተቀምጠዋል።

የሚያብረቀርቅ ነጭ ግድግዳዎች ያሉት ዘመናዊ የመታጠቢያ ክፍል ውስጠኛ ክፍል ይታያል። ግድግዳዎቹ በእብነ በረድ ዓይነት ያጌጡ ናቸው። ጥቁር እብነ በረድ የመሰለ ዕቃ ማስቀመጫ ከስር ጥቁር ቡኒ ካቢኔት አለው። ይህ አጠቃላይ አቀማመጥ የመረጋጋትና የደስታ ስሜትን ያመለክታል።

በቅርቡ ከተገነቡ ትልቅ መሰረተታዊ ልማቶች መካከል አንዱ የሆነው ከባህር ዳር ጎንደር የሚወስደው ዘመናዊ ድልድይ ሲሆን ። በኢትዮጵያ የመጀመርያ ትልቅ ድልድይ እንደሆነ ይታወቃል ።

የእንግሊዘኛ ቋንቋ ጽሑፍና የ Dove አርማ በላዩ ላይ ያለ ነጭ የሳሙና ሳጥን በቅርበት ይታያል። ሳጥኑ በጥቁር ሰማያዊና ወርቃማ ቀለም ባለው የትኩረት መስመር ላይ "beauty cream bar" የሚል ጽሑፍ አለው፤ ግማሽ ነጭ ሳሙናም ከሳጥኑ ወጥቶ ይታያል።

እንኳን ደስ አላችሁ! የኢትዮጵያ አትሌቲክስ ቡድን አባላት በቡድን ፎቶ ላይ በደስታና በኩራት ቆመዋል። አትሌቶቹ በአረንጓዴ እና ቢጫ የስፖርት ልብሶች ስኬት እንደተቀዳጁ ያስታውቃሉ። ደስታ በፊቶቻቸው ላይ ይነበባል።

አይደለም እንዴ! በጣም የሚያስደስት የቢክ እስክሪብቶዎች ስብስብ። ቢጫው ፓኬት ከውስጥ አምሳ እስክሪብቶ እንደያዘ ይጠቁማል። ከፓኬቱ አጠገብ ደግሞ ስድስት ሰማያዊ እስክሪብቶዎች ተደርድረዋል። ለጽሁፍ ሥራ አስፈላጊ የሆኑ ነገሮች ናቸው። ሲመች!

መደነቅና ደስታ የሚሰጥ የጸጉር ውበት አገልግሎት ይታያል! ወጣት ሴት በሳሎን ወንበር ላይ ተቀምጣለች፤ ረጃጅም ጥቁር ቡኒ ጉንጉን ጸጉሯ በቢጫ ላስቲክ ወደ ኋላ ተሰብስቧል። ይህ ማራኪ ፋሽን የውበት ስራ አስደናቂ እና አድካሚ የስራ ውጤት ነው።

ቀይ ሽፋን ያለው የአማርኛ መጽሐፍ። መረጋጋት። "ጦቢያ" የሚል ትልቅ ርዕስ በላይ አለ። ፍላጎት። "የኢትዮጵያ የመጀመሪያው ልቦለድ" ይላል። ጓጉቶ። በጎንና ከታች ጥቁር ማስጌጫዎች አሉት። ዋጋው 20.00 ብር ነው።

ሰላምና ፍቅር የሚሰማበት ዘመናዊ ምግብ ቤት ወይም አዳራሽ ይታያል። ክብ ጠረጴዛዎች በነጭ ልብስና በመስታወት አምረው ተዘጋጅተዋል። ጥቁር ቡኒ የእንጨት ወንበሮች ልዩ ቅርጽ ሲኖራቸው፣ ቀይና ነጭ ጨርቆች የሞቀና ማራኪ ጌጥ ፈጥረዋል።

በቅርብ የተቀረጸው ፎቶ የተዘጋ የሴት ዓይንን ያመለክታል። ሽፋሽፍቶቹ ጥቁርና ረዣዥም ናቸው፤ በጥቁር አይን መኳኳያ በላይኛው የዐይን ሽፋሽፍት መሠረት ላይ በስሱ ተስሏል። ቡናማው ቆዳ በግልጽ አለ።

በዘመናዊ ምግብ ቤት ውስጥ ነጭ ጨርቅ የተነጠፈባቸው ክብና አራት ማዕዘን ጠረጴዛዎች በቅደም ተከተል ተቀምጠዋል። ወለሉ ጥቁር ቡናማ ሲሆን፣ ትላልቅ መስኮቶች የውጭውን የከተማ ገጽታ ያሳያሉ።

በነጭ ጠፍጣፋ ሳህን ላይ በቅቤና በበርበሬ ዘይት ያጌጠ ብጫ ቀለም ያለው ገንፎ አለ። ከሳህኑ አጠገብ በወርቅ በተለበጠ ማንኪያ እና በጽዋ ውስጥ ጥቁር ሻይና አንድ ማንኪያ አለ። ከበስተጀርባ የአበባ ማሰሮዎች አሉ።

ዋው ሲያጓጓ! በምግብ ማብሰያ ክፍል ውስጥ ሴትየዋ ምግብ ሲያበስሉ! የተለያዩ ምግቦች በድስት ተሰርተው ይገኛሉ። የአፕሮን ልብስ ሲያምር! የተዘጋጀው ምግብ ሲያስደስት! ይህ ሁሉ የምግብ አይነት ሲያስገርም! እራት ሲመች!

ይህች ሴት በጥሩ ሁኔታ በተሰራው ጸጉርና ሜካፕ ምክንያት የውበት ፍቅርንና የራስ መተማመንን ታንጸባርቃለች። ከፊሉ የተጎነጎነው ጸጉርና የጎን ሹሩባ አስገራሚ ሲሆኑ፣ ፊቷ ላይ ያለው የመረጋጋትና የመደነቅ ስሜት ደግሞ እጅግ ውብ ያደርጋታል።

ዋው ሲያጓጓ! በባህላዊ የብረት ጀበና ቡና እየተቀዳ። ሴትየዋ ቀይ ሻሽ አድርጋ በትኩረት ቡና ታቀርባለች። የቡናው ሽታና ጢስ ሲማርክ! ከቡናው ጎን ቀይ ጭማቂ፣ አቮካዶና ድፎ ዳቦ ይታያል። የብሩህ ጠረጴዛና የጀበናው ቅርፅ ሲያስደንቅ!

ወጣት የትራፊክ ፖሊስ በደንብ ልብሷ ግርማ ሞገስ አላት! ቆራጥነትና ኃላፊነት ከፊቷ ላይ ሲነበብ፣ ለህግ የበላይነት ያላትን ትጋት ያሳያል። የብቃትና የኩራት ምልክት!

የሚገርም ጥንካሬ! እነዚህ የመገንቢያ ብረቶች የሀገራችንን ዕድገት መሠረት ሲሆኑ ማየት ታላቅ ኩራት ይሰማኛል! ቤቶች ሁሉ በእነሱ ይጠናከራሉ ይገነባሉ ወበትንም ይሰጣቸዋል!

ዋው ሲያስደንቅ! ታላቅ የፈረስ ላይ ሐውልት! ግርማ ሞገስ! ሐውልቱ በጀግንነት ቆሟል፤ ሰማዩ ጥርት ያለ ነው። በአካባቢው ያሉ አረንጓዴ ተክሎች ውበትን ይጨምራሉ። ይህ የጥበብ ሥራ መደነቅንና አክብሮትን ያመጣል!

አንድ ጥርሱ ላይ ፍንጭት ያለው ሰው ፈገግ ብሎ እጁን አጠላልፎ ቆሟል። ሰውየው ፊቱ ላይ ያረፈበት ብርሃን አይኑን ጨፍገግ እንዲያደርግ አድርጎታል።

እግዚኦ ሲያስጠላ! በርካታ ዶሮዎች በጠባብ ቦታ ታጭቀው መታየታቸው ልብ ያደማል። የእርሻው ስፋት ሲያስደነግጥ! የእንስሳት መብት ብስጭትን ይፈጥራል። የእነርሱ መቸገር ሀዘንን ያጭራል። ሲያስጨንቅ! ለምግብ ፍጆታ እንዲህ መደረጉ ሲያበሳጭ!

በዚህ ምስል ውስጥ የ“ኢንስታግራም” አርማ በቅንጣት ተቀመጠ። በግራ በቀለም የተሸፈነ የካሜራ ምልክት፣ በቀኝ በጥቁር ፊደል የተጻፈ “ኢንስታግራም” ቃል አለ። የቅርጹ ቅንጣት እና የቀለሙ መለያየት የዘመናዊ የመጫወቻ መድረክ ምልክት ነው።

የሲሊንደር ምድጃዎች ሲታሰቡ ብዙውን ጊዜ ከሰሃራ በታች ባሉ አገሮች የሚያጋጥመውን የእንጨት እጦት አሳስቦኝ ይመጣል። እነዚህ ምድጃዎች ጢስን በመቀነስ እና ነዳጅን በመቆጠብ የሚጫወቱት ጥሩ ሚና ላለው ጤናማ ሕይወት ትልቅ አጋዥ ናቸው። ለድሆች ሕይወት ማቅለያ ታላቅ ቴክኖሎጂ ነው!

ምን አይነት እጅ ነው እንደዚህ አድርጎ ያሳመረው ዲኮሩን ፤ የፊኛው አንዱ በአንዱ ላይ በአበባው መሐል መደረጉ የከለሩ ውህድ ደግሞ ያስደንቃል።

ዋው፣ ሲያምር! ወጣት ሴት ጸጉሯን ወደ ላይ እያሰረች ውበቷ ጎልቷል። የተጠቀለለው ቡናማ ጸጉሯ ሲያምር፣ የለበሰችው አበባማ ቀሚስ ደስ ይላል። በትልቁ ቢጫ ጉትቻዋ ማማሯ ሲያስደንቅ፣ አኳኋኗ ሰላምን ያሳያል።

አንድ ማዕከላዊ አደባባይ ላይ በመደነቅ የሚያንፀባርቅ ትልቅ ብርሃን ያለው ፏፏቴ በሌሊት ይታያል። ከፏፏቴው በስተግራ ብርሃን ያጌጠ ትልቅ ዛፍ ሲኖር፣ ከፊት በኩል ሁለት ሰዎች ቆመው ወደ መብራቶቹ ይመለከታሉ።

ከተለያዩ ቀለማትና መጠኖች ያሏቸው በርከት ያሉ መጻሕፍት እርስ በእርስ ተደራርበው ቆመዋል። የመጻሕፍቱ ጀርባ ላይ የአማርኛ ፊደላት የሆኑ ርዕሶች በግልጽ ተጽፈው ሲገኙ ጠቆር ያለ ዳራ ላይ ነው የተቀመጡት።

አንድ ባለ ነጠብጣብ ጅብ በደረቁ ቡኒና ቢጫ ሳር በተሸፈነ መሬት ላይ እየሮጠ ነው። እንስሳው ከአንዳንድ ደረቅ ዛፎችና ቁጥቋጦዎች መካከል ሲሆን፣ ከፊል ጥላ በላዩ ላይ ወድቋል።

ትልቅና ቡኒ ነጠብጣቦች ያሉት የቀጭኔ ሐውልት በአረንጓዴ ቅጠላማ ተክል ፊት ለፊት ቆሟል። ሐውልቱ ረጅም አንገትና ጭንቅላት ያለው ሲሆን፣ ከታች በኩል ደግሞ ቀይ የእንጨት ወንበር ይታያል።

ጥቁር ልብስ የለበሱ ሴቶች በክፍት ቦታ ላይ በከፍተኛ ሀዘን ተውጠው ይታያሉ። አንዲት ሴት በታላቅ ጭንቀት እየጮኸች እጆቿን ስትዘረጋ፣ ሌላኛዋ ደግሞ ፀጉሯን ይዛለች። በአቅራቢያቸው ባለስልጣናት በቁም ነገር ቆመዋል።

እረ ሲያሳዝን! ይህ ትልቅ አዳራሽ ባዶ መሆኑ ሲያበሳጭ! ብዙ ወንበሮችና ጠረጴዛዎች ተደርድረዋል። የብቸኝነት ስሜት ሲያስደነግጥ! ይህን ያህል ቦታ ጥቅም ላይ ሳይውል ማየት ያበሳጫል። ሲያስጠላ! ሲያስጨንቅ!

ለተለያዩ ምግቦች ማጣፈጫነት የሚያገለግሉ የሮዝመሪ ቅጠሎች በፕላስቲክ ላይ ተቀምጠዋል። እነዚህ ሮዝመሪዎች አረንጓዴ ቀለም ያላቸው ሲሆን ምግብን ለማጣፈጥ ከሚመረጡ ቅመማ ቅመሞች መካከል አንዱ ነው።

የውጭ ጉዳዮችን የሚመለከት በጣም ጥሩ የንግድ ስብሰባ ውብ በሆነ አዳራሽ ውስጥ እየተካሄደ ነው። በሁለቱም በኩል ያሉ ተሳታፊዎች ለጉዳዩ ትልቅ ፍቅርና ትኩረት ሲሰጡ ይታያል። ከጀርባ የአዘርባጃንና የአፍሪካ አገሮች ሰንደቅ ዓላማ አሉ።

ዋው! እጅግ በጣም የሚያምር ምስል! አንድ ዘፋኝ በሰማያዊ ጃኬት እና ጥቁር ልብስ ለብሶ፣ በድንቅ ተፈጥሮአዊ የፏፏቴ ዳራ ፊት ተቀምጧል። ውብና ደስ የሚል መልክአ ምድሩ ዘፈኑን በጥልቀት የሚገልጽ ነው።

ምንኛ የሚያምሩ ሶስት የናያሳ የልብስ ቅርጫቶች ናቸው! በሰማያዊ፣ ቡናማ እና ሮዝ ቀለም! ቤቴን ለማስዋብ እጅግ በጣም አስፈላጊ ናቸው! እፈልጋቸዋለሁ የት ላግኛችው!

ይህ አንጸባራቂ ሰማያዊ ስታፕለር ወረቀቶችን በማስተሳሰር ሥርዓትን እና ትኩረትን ይጠይቃል ። የብርሃን ነጸብራቁ አዲስ መሆኑንና ጥሩ ጥራት እንዳለው ያሳያል ።

ሰውየው በታቱ የተሸፈነ ጀርባው ከገደል አፋፍ ላይ ቆሟል። ከፊት ለፊቱ ትልቅና ጨለማ ፐመሰል ባህር አለ ። ድንቅ ነው! ቦታው አስደናቂ ሆኖም አስፈሪም ነው ።

በቅጠሎቹ መካከል ተጠልለው የተንጠለጠሉ አረንጓዴ፣ አቮካዶዎች! እነዚህ ፍሬዎች የጤናና የተፈጥሮን ውበት ፍጹም በሆነ መልኩ ያበስራሉ። ታላቅ የሆነ የንጥረ ነገር ስጦታ!

የአትክልት ገበያ የተለያዩ ፍራፍሬዎችና አትክልቶች ሞልቶ አለ !!!!። ሽንኩርት ፣ ሙዝ ፣ አናናስ ፣ አቮካዶ ፣ ሎሚ እና ሌሎች ፍሬዎች አሉበት ። ዋው ሲያምር ! ደማቅ ቀለምና ብዛት ደስታን ይፈጥራል።

ሸቀጣ ሸቀጦች እና የምግብ ዘይት ለገበያ በቀረቡበት ጊዜያዊ ድንኳን ውስጥ የትጋት እና ብስጭት የሌለበት የአገልግሎት ፍቅር ይታያል፤ ይህም የዕለት ተዕለት ኑሮን ያሳያል።

እስኪገርም የሚያማምሩ ልብሶች የለበሱ ሴቶች በቡድን ሆነው ተቀምጠዋል። ትኩረቷን የሳበችው ሴት ጭንቀት እና ሀሳብ በተሞላው ፊት ትታያለች። የተቀመጡት አባላት ዳቦና ቡና እየተካፈሉ ነው። በቅርብ ርቀት ህጻናት አሉ።

ወይ ጉድ! እንዴት ያለ ታላቅ ፕሮጀክት ነው! *አባይ* ታላቁ ህዳሴ ግድብ ሲገነባ ውኃው በታላቅ ኃይል ሲፈስ ማየቱ ኩራት ነው ።የልማት ምልክት!

አሸንዳ ወይንም ሶለል በአማራ እና በትግራይ አካባቢዎች በድምቀት የሚከበር በዓል ነው። በዚህም ቀን ልጃገረዶች ተመሳሳይ ቀሚሶችን በመልበስ እና አንድ አይነት ፀጉር በመሰራት የተለያዩ ግጥሞችን እየገጠሙ የሚያከብሩት በዓል ነው።

ዝንጀሮ የሰውን ልጅ የሚመስል አፈጣጠር ያለው በገደላማ እና በተራሮች አካባቢ በብዛት የሚኖር የዱር እንስሳ ነው። ዝንጀሮዎች ልክ እንደሰው ልጅ በሁለት እግራቸው መቆም የሚችሉ አስደናቂ ፍጥረቶች ናቸው።

ጥቁር ዶቃዎችና ክሪስታሎች ያሉት ይህ ውብ ጌጣጌጥ ሴቶችን በልዩ ክብር ያስውባል። የመደነቅ ስሜት የሚፈጥር የውበትና የፋሽን ጥምረት ሲሆን፣ የቅንጦት ፍቅርን ያመለክታልጥ

ዋው! የቀለማት ድምቀት ሲያስደንቅ! በተለያዩ ቀለማት ያሸበረቁ የእርሳስ፣ እስክሪብቶዎች እና ማርከሮች አሉ። የውሃ ቀለም፣ ስቴፕለር፣ የወረቀት መቆንጠጫዎች እና ማስታወሻ ደብተር ። በደማቅ ቢጫ ዳራ ላይ ደስ የሚሉ የትምህርት ቁሳቁሶች ናቸው።

አዲስ ባለ ፈዛዛ ወይንጠጅ ቀለም ያለው ዘመናዊ ስልክ ከፊትና ከኋላ አለ። አራት ትላልቅ ካሜራዎች ከኋላ ሲታዩ፣ ስልኩ የቴክኖሎጂ አድናቆትንና መደነቅን ይፈጥራል።

በባህል ልብስ የተሸፈኑ ብዙ ወጣቶች በእንጨትና በዱላ ይዘው ሰልፍ ይዘዋል። አንዳንዶቹ በትከሻቸው ላይ ቢጫ ቀለም የተቀባ እንስራ የሚመስል ዕቃ ተንጠልጥሏል። በስተጀርባ ሰማያዊ ግድግዳና ጽሑፍ አለ።

የትንፋሽ የሙዚቃ መሻሪያ ዋሽንት በትዝታ ፍቅርን የሚቀሰቅስ፤ በእንጉርጉሮ ሀዘንን የሚያባብስ፤ አራት ቀዳዳዎች ያሉት ከላይ ጫፉ በጥቁር የተለበጠ ልብን በሰመመን የሚወሰድ ባህላዊ የሙዚቃ መሳሪያ ነዉ!

በሚያምር ሁኔታ የተሠራው ትልቅ የእንጨት አልጋና የጎን ጠረጴዛዎች አለ። አልጋው በቡናማ ቀለም ተቀርጾ በነጭ አንሶላ ተነጥፏል። ከሁለቱም ጎን አምፖሎችና የአበባ ማስቀመጫ አለ።

ቀይና ቡናማ ቀለም ያለው እንቁራሪት በድንገት ወደ ውሃ ውስጥ ሲዘፈቅ ይስተዋላል። እግሮቹ ወደ ላይ የተወጠሩበትና ውሃው የተበተነበት ቅጽበት በጣም ፈጣንና ድንገተኛ የሆነ የመደነቅ ስሜት አለው።

ደማቅ ቀይ ከንፈር እና ደስ የሚል ፈገግታ በቅርበት አለ። የላይኛውና የታችኛው ረድፍ ነጭ ጥርሶች በአንድ ላይ በመደነቅና በታላቅ ደስታ ተገልጸዋል።

በትልቅ መንገድ ዳር የህይወትን ግዴታ የሚያሳይ ምስል ይታያል። ሁለት ወጣት ወንዶች በአህያ በሚሳብ ጋሪ ላይ ተቀምጠው ብርቱካናማ የውኃ ጀሪካኖች ጭነዋል። ከበስተጀርባ ነጭና አረንጓዴ አውቶቡስ እና የከተማ ግርግር ይንፀባረቃሉ።

ሱፐርማርኬቱ በጣም በደንበኞች ተሞልቷል። ትኩስ ቲማቲሞች እና ሌሎች አትክልቶች እጅግ በጣም ጥሩ ሆነው አሉ። ይህ የንግድ ትርኢት የሚደንቅ የብልፅግና ደስታን ያሳያል። ዋው! ደስ የሚል የገበያ ቦታ ነው።

ጥቅጥቅ ያለ ጠመዝማዛ ፀጉር ያለው ወጣት ጥቁር ሰው ከፊት ቀርቧል። ረዥሙ ፀጉር ግንባሩንና አይኖቹን በከፊል ሸፍኗል። በአፉ ጥግ ላይ አንድ ትንሽ መፋቂያ ይዟል።

ዋው ሲያምር! በደማቅ ብርቱካንማ ጨርቅ ያጌጠች ወጣት ሴት በሰማያዊ ዳራ ፊት ፈገግ ትላለች። ፀጉሯ በጥንቃቄ የተሰራ ሲሆን ትልቅ የፍቅር ስሜት ይታያል። መልኳ የደስታና የብሩህ ተስፋ መገለጫ ነው። የባህላዊ ውበት መግለጫ ሲያስደስት!

የኔ ውድ ምግብ! ይህ በሰሃን ላይ የተደረደረ ጥሬ ስጋ ከእንጀራና አዋዜ ጋር ተጣምሮ ምንኛ ያምራል! በጣፋጭነቱ የሚታወቀው የኢትዮጵያ ምግብ! በፍጹም ያጓጓል!

ጥቁር፣ ጠፍጣፋ የውትድርና መሰል ኮፍያ በነጭ ጀርባ ላይ በቅርብ ርቀት ይታያል። ኮፍያው ከጎኖቹና በላይኛው ክፍል በጨርቅ ተስቦ የተሰራ ነው። ይህ ኮፍያ ቀጥተኛና ጠንካራ ባህሪውን በመግለጽ የሥርዓትና የኃይል ስሜትን ያንጸባርቃል።

አራት ግልጽ የሆኑ ፋይሎች አብረው ተደርድረዋል። የፋይሎቹ ማያያዣዎች በተለያዩ ደማቅ ቀለሞች፤ እነርሱም ነጭ፣ ቢጫ፣ ቀይ፣ ሰማያዊና አረንጓዴ ናቸው። ፋይሎቹ ጥቁር ጀርባ ላይ ተቀምጠዋል።

ዋው ሲያምር! አረንጓዴው ሰሊጥ ለምለም እና ልምላሜው እጅግ ያጓጓል። ለም በሆነ መሬት ላይ በረጅሙ ተንሰራፍቶ ማየቱ ልብን በሰላም ይሞላል። ሲያስደንቅ! ለዓይን የሚያስደስት ድንቅ አዝመራ ነው። ሲያምር!

ትልቅ ክብ ሳህን ላይ፣ እንጀራ ተነጥፎ የተለያዩ ምግቦች ቀርበዋል። ከበግ ስጋ የተሰራ የሚመስል ምግብ በነጭ ጎድጓዳ ሳህን ውስጥ ሲቀርብ፣ በጎን ደግሞ በድስት ውስጥ የተጠበሰ ስጋ (ጥብስ) አለ።

አረንጓዴ ሜዳ ላይ በርካታ ሴቶችና ወንዶች ከጥቁር ሰሌዳ ፊት ለፊት ተሰብስበዋል። ሰሌዳው ላይ "ራዕይ" እና "ተልዕኮ" የሚሉ ጽሑፎች በአማርኛ ይነበባሉ። ሰዎች በተለያዩ ልብሶች ቆመው አንዲት ሴት እያወራች ሲሆን፣ ውይይቱ የተደራጀና በትምህርታዊ ትኩረት የተሞላ ይመስላል።

በትልቅ ሜዳ ላይ ነጭ ልብስ የለበሱ ብዙ ሰዎች በመሃል ላይ በከፍተኛ ነበልባል የሚነድደውን እሳት መንፈሳዊ በሆነ መልኩ እያዩ ነው፡፡ ጥቅጥቅ ያለ ጭስ ወደ ላይ በኃይል ወጥቶ ሰማዩን የሸፈነ ሲሆን፣ ከሩቅ ተራሮችና ከተሞች ዳራ ላይ ይታያል።

ነጭ ሱዙኪ ፒካፕ ተሽከርካሪ ከኋላ ክፍል ላይ በገመድ የታሰሩ ቡናማ ከረጢቶችን ጭኗል። ተሽከርካሪው በብሩህ ነጭ ቀለምና፣ የጭነቱ ብዛት በግልጽ ይታያል። ትዕይንቱ ትጋትንና የግብርና ምርቶችን የማጓጓዝን አስፈላጊነትን ያመለክታል።

ፍቅር የሞላበት ቤተሰብ እናት እና አባት ከልጆቻቸዉ ጋር የቤተሰብ ፎቶ እየተነሱ ነዉ። የእናት ፈገግታ ልዩ ነዉ። ከመካከል የቆመዉ ልጅ ኮስተር ብሏል። አባት ህፃን ልጁን በፍቅር አቅፎ ይዟታል።

በክፍል ውስጥ በርካታ ተማሪዎች ሰማያዊ ጃኬቶችና ልብሶች ለብሰው፣ ጠረጴዛዎች ላይ ተደፍተው በሰሌዳ ላይ እየጻፉና እየተማሩ ይታያሉ። የትምህርት ትኩረትንና ትጋትን ያሳያል።

ዋው ሲያምር! የሚጣፍጥና ጤናማ የምግብ ድግስ! ደስታ! ትኩስ ፍራፍሬዎችና አትክልቶች! ብርቱካኖች፣ እንጆሪዎች፣ ሰላጣ፣ ዱባ፣ ሽንኩርትና ዱባ ቀለም ቀላቅለዋል። ተፈጥሮ ሲያስደንቅ! ለዓይን የሚስብ ምርጥ ጥምረት!

በሰማያዊ ሰማይ ሥር የተዘረጉ በርካታ የኤሌክትሪክ ማስተላለፊያ ምሰሶዎች አሉ። ምሰሶዎቹ ላይ ነጭና ወፍራም ሴራሚክ ማገጃዎች ተደርድረዋል። ብዙ ገመዶች በተለያዩ አቅጣጫዎች ተዘርግተው አሉ።

ዋው ! ሲያምር ! ይህ የአዲስ አበባ ዘመናዊ ከተማ ገጽታ ሲያስደንቅ! ትላልቅ ህንጻዎችና የትራፊክ ፍሰቱ የከተማዋን እድገትና ግርግር ያሳያሉ። ሲያስደስት!

ጥቁር ጢምና ፂም ያለው፣ መካከለኛ እድሜ ያለው ሰው የቅርብ ፎቶ አለ። ሰውዬው በግንባሩ ላይ በትንሹ የሚታዩ መጨማደዶች አሉት። ጥቁር ጃኬት እና ነጭ ሸሚዝ ውስጥ ሆኖ በግልጽ ይመለከታል።

እናት እና ልጅ ተደጋግፈው ቆመዋል። እናትየዋ ፊት ላይ ፈገግታ የሚታይ ሲሆን ልጅየዋ ኮስተር ብላለች። ሁለቱም ተመሳሳይነት ያለው የሃገር ባህል ልብስን ለብሰዋል።

አንዲት ሴት በነጭ ጋውንና ሻሽ ለብሳ በጎማ ጓንት ትኩስ የሆኑ ዳቦዎችን ታወጣለች። ዳቦዎቹ በብረት መደርደሪያዎች ላይ በረድፍ ተቀምጠዋል። የእርሷ የትጋትና የቆራጥነት አቀማመጥ ዳቦዎችን ከመጋገርያ ምጣድ ወደ መደርደሪያው የማዛወር ሂደቱን በግልፅ ያሳያል።

ከኋላ ተከፋች በተለመዶ ፒካፕ መኪና አሰራሩ አዲስ እና ተፈላጊ ነዉ። የእቃ መጫኛዉ ወደ ላይ ተነስቷል። ጥቁር እና ሰማያዊ መሆኑ ለእይታ ደስ አይልም። ጥቁር ቀለም በባህሪዉ መጥፎ ነዉ።

በተጨናነቀው የአትክልት ገበያ ውስጥ፣ በጭቃ በተሞላ መሬት ላይ ብዙ ሰዎች በብስጭት ተቀምጠው አትክልት ይመርጣሉ። አንዲት ሴት የገዢውን ጥያቄ በቁጣ የምትመልስ ይመስላል፣ በዙሪያቸው የተቆለሉ ብዙ አረንጓዴ ቅጠላቅጠሎች ተበታትነዋል።

ዋው ሲያምር! እጅግ በጣም ጥሩ እና የሚያምር የማዕዘን ሶፋ ነው። ነጭና ቀይ ቀለሞች በጣም በሚያስደምም ሁኔታ ተቀናጅተዋል። ሶፋው ደስ የሚል የመቀመጫ ምቾት የሚሰጥ ሲሆን፣ ጥግ ላይ ያሉ ቀይ ትራሶች ውብ ተጨማሪ ናቸው።

ውይ! ይህ የሰርግ አዳራሽ በነጭ አበባዎች እንዴት ደምቋል! ያጌጡት ጠረጴዛዎች እና ወንበሮች የፍቅርን ድምቀት ያሳያሉ! ለሙሽሮች የተዘጋጀ ድንቅ መድረክ !

ጥቁር ጸጉር ያላት አንዲት ቆንጆ ሴት ባህላዊ ነጭና ቀይ የሀበሻ ቀሚስ ለብሳ ይታያል። አንገቷ ላይ የባህል ንቅሳት እና ትልልቅ የወርቅ ጌጣጌጦችን ያደረገች ሲሆን፣ ቀጥታ ወደ ፊት በልበ ሙሉነት ትመለከታለች፤ ይህም ባህላዊ ኩራትና ውበትን ይገልጻል።

ፀጉሯን አንጨብራ የተሰራች ሴት፣ በፋሽን መድረክ ላይ ነጭና ስስ ልብስ ለብሳ ትታያለች። በአንገቷ ላይ ጌጣጌጥ አድርጋለች፣ መነፅር አጥልቃለች። ከወገቧ በታች ያለው የልብሱ ክፍል በቀይ፣ ቢጫ እና አረንጓዴ ቀለም ተዥጎርጉሯል። ሴትየዋ በልበ ሙሉነትና በደስታ ትራመዳለች።

ዋው! ሲያስደስት! የጥቅሉ አረንጓዴ ቀለምና ዲዛይን ሲያምር! ብዙ ማስቲኮች በአንድ ላይ መታሸጉ ደግሞ ያጓጓል። ለረጅም ጊዜ የሚቆይ ጣዕም ሲያስደምም! ሲያስገርም! ብዙ ማስቲኮችን በአንድ ጊዜ መግዛት ደስ ይላል።

አምስት ሰዎች ገጠራማ በሆነ አካባቢ በእንጨት በተሠራ ድልድይ አጠገብ ቆመዋል። ድልድዩ በሸለቆው ላይ ተዘርግቶ ተሰርቷል፣ ዙሪያውን አረንጓዴ ዛፎች እና ቁጥቋጦዎች ከበውታል። ከፊት ያለው ሰው እጁን ወደ ድልድዩ ዘርግቷል።

ወይ ጉድ! እንዴት ያለ የበለጸገ ግብዣ ነው! የተለያዩ ኬኮች፣ ፍራፍሬዎችና ጣፋጭ ምግቦች በብዛት ቀርበዋል! ይህ የቅንጦት ሆቴል ምግብ ቤት፣ ለዓይን እና ለሆድ የሚማርክ ድግስ አዘጋጅቷል! ድንቅ ዝግጅት!

ሶስት ሴት ሞዴሎች በፋሽን መድረክ ላይ በኩራት ይጓዛሉ። የፊት ሞዴል ጥቁር ቀለም ያለው ረጅም ልብስ ለብሳ፣ ከታች ነጭና ቢጫ የሆኑ መስመሮች አሉት። የኋላዋ ሞዴል ነጭ ጃኬት በቢጫማ ቀሚስ ለብሳለች። አልባሳቱ ውበትና የፈጠራ ስራ መደነቅን ይፈጥራሉ።

ዋው! ሲያስደስት! ልጃገረዶችና ወንዶች ልጆች ክብ ሰርተው የሚደንሱበት የባህል ጭፈራ ነው። ሲያምር! ደማቅ ብርሃን በሰዎች ብዛት መካከል አብርቷል። በዓሉ ላይ ደስታና ፍቅር ሰፍኗል። ታላቅ የደስታ ጊዜ!

ዋው ሲያምር! ሦስት ሰዎች በትጋት መጽሐፍ ሲያነቡ ማየት ደስታን ይፈጥራል። ጉጉትና ትኩረት ፊታቸው ላይ ይታያል፤ እውቀትን መፈለግ እጅግ ያጓጓል። ሲያስደንቅ! ባህላዊ ልብሳቸው ኩራትን ያጭራል። የመማር ፍላጎት ፍቅርንና አድናቆትን ይጨምራል።

በባሕላዊ ነጭ ልብስ ያጌጠች ሴት በአውሮፕላን ውስጥ ቆማለች። ተሳፋሪዎች በተቀመጡበት ወንበር ላይ ደስታን በሚገልጽ ፈገግታ ያነጋገሯታል፤ ሌሎች ተሳፋሪዎችም ፍቅር በተሞላበት ስሜት ወደሷ ዘንበል ብለዋል።

ከቢጫና ቀይ ጀርባ ላይ የተሰበረ የሴት ፊት ምስል ውድቀትንና ሀዘንን ያመለክታል። የተቀደደው ሥዕልና ከላይ የተጻፈው “ማህሌት” የሚለው ጽሑፍ በጥልቀት የተሰማ የጭንቀትና የብቸኝነት ስሜት አብዝቶ ያሳያል።

ደስታና ሰላም የሚንጸባረቅበት ውብ ተፈጥሮ። አረንጓዴ ተክሎች የውሃውን ጠርዝ ይከብባሉ። ሰማያዊ ውሃ ወደ ደሴት በሚወስደው ረጅም ድልድይ ስር ይፈስሳል። ደሴቷ በደን የተሸፈነች ሲሆን፣ ከላይ ሰማያዊና ነጭ ደመናማ ሰማይ አለ።

የኢትዮጵያ የእንስሳትና የአሳ ሃብት ልማት ሚኒስቴር በሀገሪቱ ያለውን ሰፊ የእንስሳት ሀብት እና የአሳ ምርትን በዘላቂነት ለማሳደግ ይሠራል። ዋና ተግባሩ ምርታማነትን መጨመር፣ የእንስሳት ጤናን መጠበቅ፣ እና እነዚህ ዘርፎች ለምግብ ዋስትናና ለኤክስፖርት እንዲያበረክቱ መደገፍ ነው።

አንድ ሰው ጥሬ ቡናን በትንሽ መጥበሻ ውስጥ በማገንፈል ላይ። የጋዝ ምድጃው ደማቅ ሰማያዊ ነበልባል ያመነጫል። ከምድጃው ፊት ለፊት በቅርጫት የተቀመጠ ስኳር እና በግራ በኩል የቡና ጀበናዎች አሉ።

ዋው ሲያስደንቅ! ትልቅ ቢጫ የካተርፒላር ባኮሆ ሎደር መኪና አፈር ጭኖ ይታያል። አየሩ ደመናማ ሲሆን ግንባታ ቦታ ላይ ነው። መኪናው በሙሉ ኃይል እየሰራ ነው። ጠንካራ የሥራ መንፈስ ሲያኮራ! የልማት ምልክት!

ዋው ሲያምር ! የጥንታዊ ጥበብ ያለበት አልጋ ሲያስደንቅ ! የቅንጦት ፍራሽና የእንጨቱ ቅርፃቅርፅ ሲያጓጓ ! የእንቅልፍ ጥራት ሲያረጋግጥ ያስደስታል ! እረ ሲያስደምም!

ዋው ሲያስደንቅ ! ጥቁር ባለ 24-ፖርት የኔትወርክ ማብሪያ ማጥፊያ (ስዊች) ። የመረጃ ግንኙነት መሳሪያ ሲሆን ብዙ ፖርቶች አሉት ። ለዘመናዊ ቴክኖሎጂ አስፈላጊ! አስገራሚ!

ዋው! ምንኛ አስደናቂ! የላሊበላ ገደላማ ቅርፃ ቅርፅ ያለው ጥበብ አስገራሚ መደነቅን ይፈጥራል። ይህ ጥንታዊ ስራ ፍርሃትን እና አክብሮትን ያጭራል ።

እግዚኦ ሲያስፈራ! የተቃዋሚዎች ስብስብ ከብዙ የፀጥታ አስከባሪዎች ጋር ይጋጠማሉ። የፖሊስ አባላት የራስ ቁርና ጋሻ ይዘው ቆመዋል። ከኋላ የሕዝቡ ብዛትና የዘመናዊ ህንፃ ክፍል ይታያል። ይህ ትዕይንት የጭንቀትና የግርግር ስሜትን ያንፀባርቃል።

የተለያዩ የባህል እና የተዋበ የሰውነት ንቅሳት በመደነቅ ይታያል። በግራ በኩል በርካታ ክብ ቅርጾች ያሉት የጀርባ ንቅሳት ሲታይ፣ በቀኝ በኩል ደግሞ የፊትንና የጀርባን ጥቁርና ነጭ የንቅሳት ቅርጾች ያሳያል።

ቀይ ቡናማ ላም ፍቅር በተሞላበት ሁኔታ በቀለማማ ልብስ በለበሰች ሴት ትታለባለች። ጥጃዋ አጠገብ ቆሟል፤ ይህ ትዕይንት የገጠር ሕይወትን እርካታ ያሳያል።

ሦስት የተለያዩ መጠን ያላቸው አንጸባራቂ የብረት ሙቅ መያዣዎች በእብነበረድ መሰል ጀርባ ፊት ለፊት ተቀምጠው ይታያሉ። አንደኛው ክፍት ሆኖ ውስጡ ይታያል። አዲስነታቸው የምግብን ሙቀት የመጠበቅ ምቾት እና የቤተሰብ እንክብካቤን ያንጸባርቃል።

የሥራው ጫና ሲያደክም! አንዲት ሴት በዛፍ ሥር በተደራረቡ የድምፅ መስጫ ሣጥኖች አካባቢ ትገኛለች። ሣጥኖቹ በገመድና በቴፕ ተጠቅልለዋል። ሲያስጨንቅ! ምርጫውን በሰላም ለማጠናቀቅ መሯሯጥና መሥራት!

ዋው ሲያምር! እጅግ በጣም ጥሩ እና የሚያምር ክራር ነው። የሙዚቃው መሣሪያ ከእንጨት የተሠራ ሲሆን፣ በላይኛው ክፍል ውብ ቅርጻቅርጽ አለው። የተወጠሩት ክሮች ለዓይን ደስ የሚል ሲሆኑ፣ የሚሰማው ድምጽ የሚደንቅ የፍቅር ስሜት ይፈጥራል።

ያአምላኬ! ይህ ሶፋ ሲያምር! ጥቁር እና ነጭ ቅጦች ያሉት ጨርቅ ከቀይ እንጨት ፍሬም ጋር ውበቱ ሲያስደንቅ። ትልቅና ምቹ ይመስላል። የሚያምር እና ባህላዊ ቅርፅ ያለው ሶፋ ነው። እረ! ደስ የሚል የቤት እቃ ነው!

ዋው! የሚያምር ጥቁር የኤሌክትሪክ ለመጓጓዣ የሚያገለግል ሲሆን መሪ፣ መቀመጫ እና ጠንካራ ጎማዎች አሉት። የተገጠመ የፊት መብራትም አለው። እጅግ ዘመናዊ እና ፈጣን የተሰራ ተሽከርካሪ። ደስታ ይሰጣል።

እጅግ በጣም የሚያምሩ ሁለት ትናንሽ ቺምፓንዚዎች በጫካ ውስጥ አሉ። አንደኛው እጁን ወደ ላይ በማንሳት በደስታና በጨዋታ ላይ ያለ ሲሆን፣ ሌላኛው ደግሞ በመደነቅ ትኩር ብሎ ይመለከታል።

የምልክቶች ግርግር የሕይወትን ብጥብጥ ይወክላል! ቀዩ ማቆምን ሲያዝ፣ ሰማያዊው አቅጣጫን የሚያሳይ ነው። ይህ ክምር የመመሪያዎች ብዛትና በዙሪያችን ያለው ወስን ይፈጥራል።

ብሩህ እና ሞቅ ያለ መብራቶች በረንዳውን ሙሉ በሙሉ ሸፍነው አስደሳች ድባብ ፈጥረዋል። እነዚህ ረዣዥም የብርሃን መጋረጃዎች ቤቱን በድምቀት አጅበውታል፤ ውስጡ ያሉት ጠረጴዛዎች እና ወንበሮች ደግሞ ለፍቅር ምሽት እንደተዘጋጁ ያሳያል፤ ይህም ደስታን ያጎናጽፋል።

ብዙ ሙስሊም ሴቶች ኢፍጣር ለመመገብ በመንገድ ላይ ተቀምጠዋል። ሰዎች በሂጃብና በጥቁር ልብስ ለብሰው ሲታዩ፣ በአጠገባቸው ምግብ በጠረጴዛዎች ላይ ተደርድሯል። ይህ የጅምላ ስብሰባ የህዝቡን አንድነት፣ ፍቅርና የሃይማኖታዊ ክንውኖችን ያንጸባርቃል።

ዋው! እጅግ በጣም ጥሩ እና የሚያምር የሙዚቃ መሳሪያ! ቀይ ቀለም ያለው ኪቦርድ በጠንካራ ጥቁር ማቆሚያ ላይ ሲቆም ይታያል። ይህ ቀይና ጥቁር ውህደት ታላቅ ደስታንና የሙዚቃ ፍቅርን የሚያንጸባርቅ ሲሆን፣ ለመጫወት የሚያስችል ጉጉት ይፈጥራል።

አዳዲስ፣ ባለብዙ ቀለም ያላቸው ብስክሌቶች በረጅም መስመር ተሰልፈው የፊት ጎማዎቻቸው በአካባቢያቸው ይታያሉ። በብስክሌቶቹ ላይ ሰማያዊ፣ ቢጫ፣ አረንጓዴ እና ቀይ ቀለሞች አሉ።

ዋው፣ ሲያስደንቅ! የቤተ ክርስቲያን የምሽት ሥነ ሥርዓት ታላቅ ነው። ደማቅ ብርሃኖች ሕንጻውን አጊጠውት፣ ብዙ ምዕመናን ተሰብስበዋል። የሻማዎቹ ብርሃንና የሥርዓቱ መንፈሳዊ ድባብ ልብን ይማርካል።

ሦስት ሴቶች በገጠር፣ በብሔራዊ ልብሶች እና በእጅ የተሰሩ አንገትጌዎች ለብሰው ቆመዋል። አንዷ ሴት በራሷ ላይ በጨርቅ የተጠቀለለ ጭነት ስትሸከም፣ አቀማመጣቸው ትጋትን እና ኩራትን ያሳያል።

ለምለምና አረንጓዴ የሆነ የበርበሬ እርሻ እስከ ሩቅ ድረስ ተዘርግቷል። ጥቅጥቅ ያሉ የበርበሬ ቁጥቋጦዎች ዉስጥ ቀይ ፍሬዎች አሉ። ከበስተጀርባ በሩቅ ጥቂት ዛፎችና አንዳንድ እፅዋት ይታያሉ። ሰማዩ ደማቅና ውብ ነው።

እረ ሲያበሳጭ! ከቆርቆሮ ቤቶች አጠገብ የተቀመጡ የብረት በሮች ያሳዝናሉ። ጎጆዎቹ ደግሞ ደካማና አሳሳቢ ናቸው ። መንገዱ ላይ አንድ ሰው የሆነ ነገር እየሠራ ፣ የኑሮ ውጣ ውረድ እየሆነበት ነው።

ዋው ሲያምር! በበዓል ወቅት ደስተኛ የሆኑ ሰዎች። ሴትየዋ ባለቀለም ባርኔጣና ባህላዊ ልብስ ለብሳለች። በፊቷ በፈገግታ ተሞልታለች። መደነቅ! ነጭ ጃንጥላና ቅጠል ይዛለች። ሕዝብ ተሰብስቧል።

በጥቁር ሳጥን ውስጥ የተቀመጠው ይህ የቬንካቴስዋራ አምላክ ቀለበትና ሃብል የቅንጦት እና የአክብሮት ስሜት ይፈጥራል። የወርቅ ብልጭታው የጌጣጌጡን ውበትና ታላቅነት ያጎላል።

ደማቅ አረንጓዴ የሆኑ በርካታ አትክልቶች በነጭ ማዳበሪያ ላይ ተዘርግተዋል። ሽንኩርት መሰል ቅጠላማ አትክልቶች፣ የተለያዩ ዓይነት ቃሪያዎችና ጥቂት ኤግፕላንቶች በአደባባይ ተቀምጠዋል። ፀሐያማ በሆነው ኮብልስቶን መሬት ላይ ተዘርግቶ መገኘቱ የንግድንና የጥራትን ስሜት ያንጸባርቃል።

አንዲት ጥቁር ፀጉር ያላት ሴት ብሔራዊ ባንዲራዎችንና ምልክቶችን ባስጌጠ መድረክ ፊት ቆማለች። ሴትየዋ መነፅር አድርጋለች፤ ብዙ ማይክሮፎኖች በፊቷ ተደርድረዋል። በአንገቷ ላይ ቀይና ጥቁር ሐብል አለ።

ንጹህ የታሸገ ውኃ ዋው ሲያምር! አረንጓዴ በሆነ እጅግ በጣም ጥሩ ተፈጥሮ ውስጥ ይቀመጣል። "ፎሬስት ውሃ" የሚለው ጽሑፍ ድንቅ ነው ብሎ ይገለጻል። ንጹህ ተፈጥሮ እና ውኃው የሚያስከትሉት ስሜት ዋው ደስ ሲል!

በትናንሽ ጠረጴዛዎችና ወንበሮች የተዋቀሩ የእንጨት የቤት ዕቃዎች በረጅም ረድፍ ተደርድረዋል። የቤት እቃዎቹ ጥቁር ቡኒ ፍሬምና ነጭ መቀመጫ አላቸው። አዲስ የተሰሩ ወንበሮችና ጠረጴዛዎች በአረንጓዴ ሳር ላይ በንጽህና ተቀምጠዋል። የእጅ ስራው ጥራት መደነቅንና የጌጥነት ስሜትን ይፈጥራል።

ጥንታዊ የእንጨት በር በቡናማ እና ነጭ ቀለም ባለው የጭቃ ግድግዳ ላይ የቡና ቤት መሆኑን የሚገልጽ ጥቁር ቀለም ያለው ጽሑፍ አለ። አንድ የሰው ምስል ወደ በሩ ይጠቁማል። ሕንፃው የገጠር አሠራርና የጣራው ክፍል በእንጨቶች ተሸፍኗል።

ዋው ሲያምር! የሐበሻ የባህል ቁሳቁሶች በሮዝ አበቦች ግድግዳ ላይ በደማቅ ሁኔታ ተሰቅለዋል። ባለቀለም የሽመና ሥራው ሲያስደንቅ! የፍቅርና የመደነቅ ስሜት ይሰማኛል። ድንቅ የሆነ የባህል ውበት!

እጅግ በጣም ጥሩ የሆነ ሰማያዊ ቀለም ያለው ግልጽ የፕላስቲክ ቱቦ ተጠቅልሎ ቀርቧል። ቱቦው ቀለበቶች ደስ የሚል መልክ ያላቸው ሲሆን፣ አንደኛው ጫፍ ከጥቅልሉ ተዘርግቶ ግልጽነቱንና ጥራቱን ይገልጻል።

በዲዛይን የተለየ የእንጨት ወንበር በአንድ የፓርኬት መሬት ላይ ተቀምጦ ታይቷል። ዙር መቀመጫ እና በትክክል የተደራጀ የሶስትና አራት ማዕዘን ቅርጽ ያለው ጀርባ አለው። በጀርባ የእንጨት ወለል ላይ የጥቁርና ነጭ ፎቶ ተሰናክሏል።

ሲያስደስት! ልጆች በሐምራዊ ጠረጴዛ ላይ የእንቆቅልሽ ጨዋታ እየሰሩ ነው። ትኩረት አድርገው ቁርጥራጮቹን ለማዛመድ እየሞከሩ ነው። የጋራ ትምህርትና የመጫወት ደስታ! ከጀርባ መደርደሪያ ላይ መፅሃፎች ተደርድረዋል።

የኢትዮጵያ መልክዓ ምድር ውበት የሚያሳይ አንድ ማሳ የተመለከተን ሲሆን ከጀርባውም ፀሐይ ይታያል ይህ ምስለ የሚፈጠረው ከሌሊቱ 11 አካባቢ ሲሆን የሚያምር ገጽታ አለው።

መደነቅና ፍቅር የሚፈጥር ዘመናዊ የእንጨት ድርብርብ አልጋ ይታያል። ቆንጆ ቡናማ አልጋው ደረጃዎች ያሉት ሲሆን፣ እነዚህም ተጨማሪ የማከማቻ መሳቢያዎች ናቸው። ይህ ሁለገብ ዲዛይን ውበትን፣ ደህንነትንና ጥቅምን በማጣመር የዘመናዊ የቤት ዕቃዎች ድንቅ ምሳሌ ነው።

በዘመናዊ ፋብሪካ ውስጥ ያሉ ማሽኖች የልማትን ውበት ያሳያሉ። የጥሬ እቃ ክሮች በዘመናዊ መንገድ ሲሰራ፣ ለሀገራዊ ኢኮኖሚው የሚደረገውን የላቀ ጥረት ያንጸባርቃል።

የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ተክኖ ልብስ ለብሰው በክብር ሰግደዋል። የዘንባባ ዝንጣፊዎች በእጃቸው ሲሆን፣ ከኋላቸው ካህናትና ዣንጥላዎች የሃይማኖታዊ ሥርዓቱን ግርማ ሞገስ ያሳያሉ።

ረዥም የዘንባባ ዛፎች ያጌጡበት ሰፊ የከተማ መንገድ ከፍታ ቦታ ላይ ይገኛል። አረንጓዴ ዛፎች እና ሕንፃዎች ከበስተጀርባ ይታያሉ። ሰዎች በእግረኛ መንገዱ ላይ በሰላም ይሄዳሉ። የከተማዋ ውበት ደስታን እና መረጋጋትን ይፈጥራል።

በአንድ ትልቅ አዳራሽ ውስጥ የቆሙ ስድስት የመንግስት ባለስልጣናት! የክብርና የኃላፊነት መንፈስን የሚያንፀባርቁ ሲሆን፣ ለሀገር ዕድገት ቁርጠኝነታቸውን ያመለክታል። የአመራር ብቃትና ጥንካሬ!

ትምህርት ቤት የሰውን ልጅ በስነምግባር እና በውቀት ከመቅረፁ ባሻገር ማህበራዊ ህይወትን ለማጎልበት የሚያገለግል ተቋም ነው። በዚህም ተቋም በብዛት ልዩነትን ለማጥፋት ተማሪዎች ተመሳሳይ ልብሶችን እንዲለብሱ ይደረጋል።

ሲያስደንቅ! ተራራማው ገፅታ እንዴት ይማርካል! ብዙ ሰዎች በአንድ ጠባብ መንገድ ሲወጡ መታየቱ ሲያስጨንቅ! የአረንጓዴው ተፈጥሮ ውበት ሲያስደስት! በእርግጥ የጉዞው ድካም እንዴት ይደክማል! ከሩቅ ያሉት ቤቶች ሲያስገርሙ! የሰዎች ብዛት ብስጭትን ይፈጥራል!

ኦው! ይሄ ምንድነው? ያረጀ ግን የሚያምር የኤሌክትሪክ ምጣድ ይመስላል! በእርግጥ ለብዙ አመታት አገልግሎት ሰጥቷል! አሁን አዲስና የሚያብረቀርቅ ቢሆን ምንኛ ደስ ይል ነበር!

አስደሳች! ሰዎች በመዝናኛ ፓርክ ውስጥ ባለው በሰንሰለት ተንጠልጣይ መጫወቻ ላይ ተቀምጠው እየተሽከረከሩ ነው። መጫወቻው አረንጓዴ ሲሆን በቡሽ ቅርጽ የተሠሩ መቀመጫዎችና ከላይ የሎሊፖፕ ቅርጽ ያላቸው ጌጦች አሉት።

ሁለት ሰዎች ዉጪ መሬት ላይ ሶፋዎችን በማውጣት ለማጽዳት እየተጉ ሲሆን አንደኛው ሰው ይሄንን ለማድረግ የሚያግዝ ማሽንን ይጠቀማል። ሁለቱም ሶፋዎችን ለማጽዳት ሃይላቸውን እየተጠቀሙ ነው።

ጠረጴዛ ላይ እጅግ በጣም ጥሩ አምስት ወይኖች ተደርድረዋል። አራት ጥቁር የወይን ጠርሙሶች ሲሆኑ ፥ ክዳኖቻቸውም ሀምራዊ፣ ቀይ፣ ብርቱካናማ እና ብርማ ቀለሞች ናቸው። በአራቱ መሃል ላይ ውብ የሆነ ቢጫ ሽፋን ያለው ነጭ ወይን አለ።

በዚህ ምስል ውስጥ የ“DURU” ሳሙና በአረንጓዴ አቀማመጥ እና በዘይት የተደረገ ምልክት ተሸፍኖ ታይቷል። ተብሎ ተጻፎ ነው፣ ይህም የዘይት የተመረተ እና ተፈጥሯዊ የቆዳ እንክብካቤ ሳሙና እንደሆነ ያሳያል።

ብዙ ወንዶች ነጭ ልብስ ለብሰው፣ በአረንጓዴ ፕላስቲክ ወንበሮች ላይ ተቀምጠዋል። ወንዶቹ ራሳቸውን በነጭ ወይም በጥቁርና ነጭ ጨርቆች ሸፍነው በአዳራሹ ውስጥ በትኩረት ተቀምጠዋል። ትኩረታቸውና አቀማመጣቸው የቁምነገርና የመደነቅ ስሜትን ይገልፃል።

ይገርማል! ሰማያዊው ዳራ እና ነጭ ፊደላት ወዲያውኑ ትዝታን ይፈጥራሉ። በመላው ዓለም ሰዎችን የሚያገናኝ ሚዲያ! የጋራ ትዝታዎችን እና አዳዲስ ግንኙነቶችን ስሜት ያንጸባርቃል። ሲያስደስት!

በድንጋይ መንገድ ዳር የተጣደፈ ሸራ ስር፣ አሮጌ የልብስ ስፌት ማሽን ተቀምጧል። ይህ ጊዜያዊ የስራ ቦታ ትጋትንና ቁርጠኝነትን ያሳያል፤ ይህም የኑሮ ትግል ምልክት ነው።

የጤና ባለሙያዎች ታሞ የተኛን ሰዉ ጋር ቆመዋል። ሙሉ በነጭ የተሸፈነ ባለሙያ ከጎን ቆሟል። አስፈሪ እና አስደንጋጭ ክስተት ነዉ። የተኛዉ ሰዉ ከሞት የሚተርፍ አይነት አይደለም። ልብ ሰባሪ ክስተት ነዉ።

ጤናማ የነጭ ሽንኩርት አምፖሎች ለም በሆነ ጥቁር አፈር ውስጥ መደነቅን ፈጥረው ይገኛሉ። ነጭ ፍሬዎቻቸውና አረንጓዴ ቅጠሎቻቸው የመልካም ምርትን ደስታ ያበስራሉ።

ዋው! ሲያስደንቅ! የቅዱስ ስፍራው ታላቅነትና የግዙፉ ምዕመናን ቁጥር ፍጹም መደነቅን ይፈጥራል። ምንኛ የሚያበረታታ መንፈሳዊ ጉባኤ! ሕዝቡ በሙሉ በአንድ ልብ ተሰብስቧል። ሰላምና ፍቅር የሰፈነበት ጊዜ።

በኃይል የሚወርደው ነጭ ፏፏቴ በዙሪያው ባሉ አረንጓዴ ዛፎች ተከቦ የመደነቅን እና የጥንካሬን ስሜት ይፈጥራል፤ ብስጭት የሌለበት የሰላም እና የፍቅር የተፈጥሮ ውበት ይንጸባረቃል።

በቆሻሻ መንገድ ላይ ለብቻው ለመንቀሳቀስ የተቸገረ ሰው በበትር ተደግፎ ጎንብሷል። ከፊቱ የቆመ ነጭ ሻማ የለበሰ ሽማግሌ በፍቅርና በሀዘን ይደግፈዋል። በስተቀኝ በኩል ደግሞ ነጭ የሸፈነች ሴት በአህያ ላይ ተቀምጣለች። ምስሉ ሀዘንን፣ ርህራሄንና ጭንቀትን ያንጸባርቃል።

ዋው ሲያምር! የገንፎ ወይንም የአንባሻ መጠጥ በብርጭቆና በጆግ ሲያስደስት ! የአማርኛ ባህላዊ መጠጥ ሆኖ ሲያጓጓ! ጠላ ይብስልስል። በላዩ ላይ ያለው አረፋ ሲያስገርም! እረ ሲጣፍጥ!

ደስ ሲል። የሶፊ ቡና አልኮል የሌለበት መጠጥ ጠርሙስ በነጭ ጀርባ ላይ ጎልቶ ቀርቧል ። መለያው ቡናማና ብርቱካናማ ቀለም አለው ። ከሀገራዊ ምርት መገኘት ጋር ተያይዞ የሚሰማ የደስታና የኩራት ስሜት ይንጸባረቃል።

በዚህ ምስል ላይ በቀይ እጀታ ያላቸው ሁለት ፕላስ፣ መስታወት መቁረጫና ሌሎች መሳሪያዎች ተደርድረዋል። የፕላሶቹ የብረት ክፍል ጠንካራ ሲሆን፣ ትክክለኛ እና ጥንቃቄ የሚጠይቅ ሥራ ለመስራት ፍላጎትን ያሳያል።

በቅርብ ርቀት የተነሳው ምስል ደማቅ ቀይና ጥቁር ማብሰያ ድስት አለ። ድስቱ ክብ ቅርጽ ያለው ሲሆን በነጭ ጠረጴዛ ላይ ተቀምጧል። ጥቁር እጀታ ያለው ቀይ ክዳን ከላይ ተቀምጧል።

ዋው! ምን አይነት ንጹህ አረንጓዴ! ጥቅጥቅ ያሉ፣ የተሸበሸቡ፣ ጥቁር አረንጓዴ ቅጠሎች እርስ በእርሳቸው ተደራርበው ይታያሉ። ድንቅ! በስተቀኝ በኩል ትንሽ የቆመ ውሃ ያለ ይመስላል። የሚያድስ! ተፈጥሮ እንዴት ታምራለች!

ፐ ዘመናዊነትና ንጽህና የሚንጸባረቅበት የወጥ ቤት ዲዛይን። ወጥ ቤቱ ግራጫ ካቢኔቶች አሉት፤ በላይና በታችኛው ክፍል ላይ ተሰቅለዋል። በመሃል ላይ አንድ ማይክሮዌቭ ተቀምጧል። ግራጫ ካቢኔቶች ነጭ መደርደሪያዎችና ንጹህ ነጭ ሰድር የተነጠፈ ግድግዳ ያሟሉታል።

በእንጨት የተሰራ የቡና ሱቅ የፊት ለፊት በር ይታያል። 'ቡና ተራ' እና 'መልቲ ሮስተር ኮፊ ሾፕ' የሚሉ ጽሑፎች በእንጨት ምልክት ላይ ተጽፈዋል። በርካታ ደብዛዛ መብራቶች ከላይ ተንጠልጥለዋል።

ዋው ሲያምር! በደስታ ስሜት የተሞላ፣ በቀለማት ያሸበረቀ ትልቅ የፍራፍሬ መደርደሪያ ከህንፃ ውጭ ይገኛል። ሐብሐብ፣ ቀይ ሽንኩርትና ሙዝ ጨምሮ የተለያዩ ምርቶች በብዛት ሲደረደሩ፣ አንድ ሰው ከጎን ይቆማል።

በተፈጥሮ ውበት የተሸፈነ የገጠር መኖሪያ ታይቷል። የግንብ ቤት እና የእንጨት ጣሪያ ቤቶች ተቀምጠዋል። በፊት አጥር አቅራቢያ የሚሰሩ እንስሶች የገጠር ሕይወትን ያሳያሉ። ይህ ምስል የባህላዊ መኖሪያን እና የአካባቢ እንቅስቃሴን በተመሳሳይ መልኩ ያቀርባል።

የቤተ-መጽሐፍት ውስጥ፣ ተማሪዎች በትላልቅ ጠረጴዛዎች ላይ ተቀምጠው ሲያጠኑ ወይም እያነበቡ ነው። በክፍሉ ዙሪያ ባሉ መደርደሪያዎች ላይ በርካታ መጽሐፍት ተደርድረዋል። በቀኝ ታች ጥግ፣ በትንሽ መስኮት ውስጥ ዜና አንባቢ ሴት የዜና ምልክት ቋንቋ እየትጠቀመች ነው።

ዋው ሲያስደስት! ብዙ ህጻናትና ትልቅ ሴት እጅ ለእጅ ተያይዘው በክብ ቅርጽ እየተጫወቱ ነው። ደማቅ ልብሶችን ለብሰዋል፤ ሴትየዋም ህፃን ልጅ ታዝላለች። ልጆቹ በፍቅርና በደስታ አብረው ሲጫወቱ ይታያል።

ወተት ነጭ እና ከከብቶች የሚገኝ ለምግብነት የሚያገለግል ከፍተኛ ፕሮቲን የያዘ ነው። ወተት ከረጋ በኋላ በመገፋት ለፀጉር ቅባትነት የሚያገለግለውን ቅቢ ያስገኛል።

በቅርበት የሚታየው ቁጥቋጦ ብዙ አረንጓዴ ቅጠሎችና ትናንሽ ነጭ እና ቡናማ አበቦች አሉት። የቁጥቋጦው ቅርንጫፎች ግራጫማ ቡናማ ሲሆኑ፣ ከበስተጀርባ በደረቅ ተራራ የተሸፈነ መሬት አለ።

አንድ ሰው በደረቅ አፈር ላይ በተቆፈረ ጉድጓድ ውስጥ ተቀምጦ የጨርቅ ሽመና ስራ ይሠራል። በስተቀኝ ደግሞ አንዲት ትንሽ ልጅ ቆማ ሥራውን ትመለከታለች። በዙሪያው እንጨቶችና አረንጓዴ ቅጠሎች ያሉት ገጠራማ አካባቢ ይታያል።

የመስቀል በዓል በኦርቶዶክስ ተዋሕዶ ቤተክርስቲያን በድምቀት የሚከበር አመታዊ በዓል ነው። የመስቀል ዋዜማ ሁሉም በአካባቢው በሚገኝ የመስቀል አደባባይ የበዓላት ልብስ በመልበስ ደመራ ይደምራል በጋራ ያከብራል።

ዋው! የፍቅር መገለጫ! ይህች ሴት ለምትወደው ወንድ ልጅ ስታጎርሳው ማየቱ ምን ያህል ደስታ ነው! ባህላችን በምግቡ ውስጥ ፍቅርንና አንድነትን ያሳያል!

ብዙ አዳዲስ ቢጫ የትምህርት ቤት አውቶቡሶች በቅደም ተከተል ተሰልፈዋል። አውቶቡሶቹ ጥቁር ፍርግርግና ቢጫ አካል ያላቸው ሲሆን፣ በአማርኛ ጽሑፍም በጎናቸው ላይ አሉ። አረንጓዴ ዛፎች ከበስተጀርባ ያሉት ሲሆን፣ የደስታ ስሜት ይፈጥራሉ።

ነጭ ካፖርት የለበሰና የጎማ ጓንት ያደረገ ሰው የአንድን ወጣት ትከሻ ይነካካል። ወጣቱ የወርቅ ቀለም ያለው የአንገት ሐብል ያደረገ ሲሆን፣ አካሉን የሚያጋልጥ ሆኖ ቆሟል። የሰውየው ገፅታ የህክምና እንክብካቤንና ጭንቀትን ይገልጻል። ወጣቱ ደግሞ መጽናናትን ይፈልጋል።

ዋው! በጣም ጥሩ እና የሚያምር የቁም ምስል። ይህች ሴት ባህላዊ የኢትዮጵያ ልብስ ስትለብስ ደስታና ውበትን ታንጸባርቃለች። በሚያምር ሁኔታ ፈገግታ ያላት ሲሆን፣ የለበሰችው ነጭ ልብስ ጥቁር እና ወርቃማ ጥልፎች መደነቅን ይፈጥራሉ።

ዋው! የሚያስደንቅ የኢትዮጵያ ምግብ ሲያምር! አንድ ትልቅ ኢንጀራ በተለያዩ ወጦችና አትክልቶች ተዘርግፎ ቀርቧል። ከጎኑ አንድ ሳህን ቀይ ወጥ አለ። ይህን ልዩ የባህል ምግብ መመገብ ደስታ ነው።

ጥርት ያለ ባለቀለም የጥልፍ ንድፍ የባህል ጥበብን ውበት ያንፀባርቃል። ቀይ፣ አረንጓዴ እና ጥቁር ቀለሞች አንድ ላይ ሆነው የመደነቅ ስሜት የሚፈጥር ቅርፅ ይፈጥራሉ።

ማዲንጎ በኢትዮጵያ የሙዚቃ ስራዎች ውጥ አሻራን ጥሎ ያለፈ፣ የጥበብ ባለውለታ ፣ሁሌም የሚታወስ ድምፃዊ አርቲስት ነው። ኢትዮጵያ በወጣትነት በሞት ከተነጠቀቻቸው የጥበብ ሰዎች ውስጥ አንዱ ነው።

እረ ሲያበሳጭ! ቀዩ አርማ ከስሙ ጋር ጎልቶ ይታያል። ይህ የማህበራዊ ትስስር ምልክት ሰፊ የመረጃ ልውውጥን ይወክላል። ነጩ ፈገግታ ያለው ጭንቅላት ከጆሮ ማዳመጫ ጋር ታላቅ ግርማ አለው።

ዋው! ሲያምር! የመቅደላ አምባ ዩኒቨርሲቲ አርማ በደማቅ ቢጫ ቀለም ላይ እሳት፣ የተከፈተ መጽሐፍ፣ ጥርስ ያለው ክብ (ማርሽ) እና አቶም ። ሲያስደንቅ! የትምህርትና የዕውቀት ብርሃን መገለጫ ነው!

በምስሉ ውስጥ ጥቁር ልብስ የለበሱ አዋቂ ሰው በፒያኖ ፊት ተቀምጠዉ እየተጫወቱ ነው። በፊቱ የሙዚቃ ወረቀት ተቀመጠ ሲሆን በሳቅ የተሞላ መልክ ይታያል። ከኋላ በቤት ውስጥ የሚገኙ መሳሪያዎች እና ቴሌቪዥን ታይተዋል።

ዋው! የሚያስደንቅ! ሹማምንት በአንድ የቅንጦት ክፍል ውስጥ በስብሰባ ላይ ናቸው። ደስታ! አስፈላጊ ጉዳይ ላይ የሚመክሩ ይመስላል። የሚያኮራ! ሁሉም ጥቁር ልብስ ለብሰው በክብር ተቀምጠዋል። ስሜቱ ደስ ይላል! ትልቅ ቦታ የሚሰጠው ውይይት እንደሆነ ያስታውቃል።

ሰዎች በተጨናነቀ የከተማ መንገድ ላይ፣ ተለያይተው እየተራመዱ ነው። መንገዱ በቆሙ መኪኖችና ህንፃዎች የተሞላ ነው። ከፊት የምትራመደው ሴት ሐምራዊ ሱሪና ቀይ ሸሚዝ ለብሳ ዣንጥላ ይዛለች። የዕለታዊ እንቅስቃሴና ብስጭት ድባብ ይሰማል።

ሲያስደስት! ቢጫው ስቴፕለርና ደማቅ የጎማ ባንዶች ሲያምሩ! ባለቀለም የወረቀት ክሊፖችና መጫኛ ፒኖች ሲያስገርሙ! የቢሮ እቃዎች ሲያምሩ! ሲያስደምም! ሥራ ለመጀመር እንዴት ያጓጓል!

ሲያጓጓ! ቀይ ኮፍያና መለያ ያላቸው አምስት ጥቁር ለስላሳ መጠጦች ተርብ ሆነው ቆመዋል። ጣእሙ! በጣም ደስ ይላል! ውስጠቱ ጥቁር ፈሳሽ ሲሆን መለያው ደማቅ ቀይ ቀለም አለው። ሲያሰኝ! በአንድ ረድፍ ላይ ተስተካክለው መቆማቸው ውበት ይሰጣል።

ዋው! እጅግ በጣም ጥሩ! ከላይ በድንቅ ሁኔታ በተነሳ ምስል፣ በላሊበላ ገዳም የመስቀል ቅርጽ ያለውን ቤተ-ክርስትያን እናያለን። በነጭ ልብስ የለበሱ ብዙ አማኞች የቤተ-ክርስትያኑን ቅጥር ግቢ ከበዋል።

ዋው! ሲያምር! በአበባ ቅርጽ ያጌጠ የሚያምር ነጭ ትሪ ነው። ሲያስደስት! ትሪው ላይ ዘውድ እና ቢራቢሮ አሉ ተቀርጸዋል። በኩሽና ላይ ተቀምጧል። የእንግዳ መቀበያ ውበት! ዋው!!

ብዙ ሰዎች በአረንጓዴ የዘንባባ ዛፎች አጠገብ ባለው መንገድ ላይ ይጓዛሉ። በቀኝ በኩል ነጭ መኪና ሲኖር፣ የቴሌቪዥን ዜና ማስተላለፊያ ቀይ መስመር ከታች በአማርኛ ቋንቋ ጽሑፎችን ይዟል።

በዚህ ምስል ውስጥ የቅዱስ ጊዮርጊስ ቤተክርስቲያን በላሊበላ በአንድ የነበረ የከርከሮ ድንጋይ ውስጥ በተቀነሰ ቅርጽ ተሠራ ታይቷል። በመሬት ውስጥ ተቀኝቶ በመስተዋት የተቀመጠ የመስቀል ቅርጽ አለው።

ጥንታዊ ፎቶግራፍ የኢትዮጵያ ወታደሮችን በከባድ መኪና ላይ ያሳያል። ነጭ ልብስ ለብሰው ጠመንጃ ይዘው በጀግንነት የቆሙት እነዚህ ሰዎች የታሪክን ግርግርና የአገራቸውን ጥንካሬ ይገልጣሉ።

ባለ ረጅም ወይንጠጅ የአበባ ዘር ዘንጎች ያሉት ደስ የሚል ነጭና ወይንጠጅ ቀለም ያለው አበባ ነው። አረንጓዴ ቅጠሎች ከሥር አሉ። የተፈጥሮ ውበት እና ልዩ የአበባ ቅርጽ 'ዋው ሲያምር' ። የአበባው መደነቅና ንፅህናን ይገልጻል።

ኦ! ሲያስገርም! አንድ ገበሬ በሁለት በሬዎች መሬት ሲያርስ። ጥንካሬ! ባህላዊ የእርሻ ዘዴ በአገራችን። መረጋጋት። ከበስተጀርባ ዛፎችና ሰማያዊ ሰማይ ይታያሉ። ሲያሳስብ! ከሩቅ አንድ ሕፃን ቆማለች።

ፍርድን፣ ሥርዓትንና የሕግን የበላይነት የሚያሳዩ ሁለት ዕቃዎች በጨለማ ቡኒ ጠረጴዛ ላይ ተቀምጠዋል። ከፊታችን በጥቁር ቡኒ ቀለም የተሠራ መዶሻና የእንጨት መቀበያ መሠረቱ ሲታዩ፣ ከበስተጀርባው ደግሞ የፍትህ ሚዛን ቆሟል።

ዘመናዊው የባቡር ጣቢያ ዲዛይን መደነቅንና የዕድገት ደስታን ያንጸባርቃል። ባቡሩ በተስፋ የሚመጣ መሆኑ አስደሳች ሲሆን፣ በጣቢያው ላይ የሚታዩት ነጭ ጣሪያዎችና የባቡር ሀዲዶች የሰላም እና የእፎይታ ስሜትን ይፈጥራሉ።

በነጭ ዳራ ላይ በጣም ጥሩ ነጭ የኤፕሰን ፕሮጀክተር በግልጽ የተቀመጠ ሲሆን፣ ትልቅ ጥቁር ሌንሱ እጅግ በጣም ጥሩ የሆኑ ምስሎችን በማሳየት ከፍተኛ ጥቅም አለው። ዘመናዊው ንድፍ የትምህርትንና የመዝናኛን ደስታ ያመላክታል።

ፐ ትጋትና ትኩረት የሚንጸባረቅበት የእጅ ሙያ። አንድ ወንድ ግራጫ ቲ-ሸርት ለብሶ በእንጨት መቁረጫ ማሽን ላይ ጣውላ እየሰራ ነው። ፊቱ ላይ ትኩረት እና ቁምነገር ይነበባል። የሰራተኛው ቦታ በእንጨትና በመቁረጫ መሳሪያዎች የተሞላ ነው።

ቀይ ካሮት ለዓይን ጤናና ለሰውነታችን ያለው ጠቃሚነት አስደናቂ ነው! በውስጡ የያዘው ቤታ-ካሮቲን በሰውነት ውስጥ ወደ ቫይታሚን 'ኤ' ተለውጦ የዓይንን ዕይታ በመጠበቅ ያለው ኃይል ይደንቃል። ይህን ያህል ጥቅም ያለው አትክልት በቀላሉ ማግኘታችን ለጤንነታችን ትልቅ ስጦታ ነው!

የወንበሩ አቀማመጥ ኋላው ነጭ መጋረጃ አበቦቹ ምን አይነት ዲኮር ነው ይሔ ፤ በእውነቱ እንዴት ነው ደስ የሚለው ፤ የቦታው አረንጓዴ ንጣፍ ደግሞ ይልቁኑ ውበት ጨመረለት።

የተቀመጠው ምስል በተደራጀ እና በኢንዱስትሪ አካባቢ የተዘጋጀ የእንጨት እቃ ማከማቻ ነው። በቅንጣት የተቆረጡ የእንጨት ሰሌዳዎች በአረንጓዴ ገመድ ተቀናጅተው በደረቅ መሬት ላይ በቅርጽ ተደርተዋል።

በኢንዱስትሪ መሰል መጋዘን ውስጥ ሠራተኞች ግንድ ይቆርጣሉ። ወንዶቹ ግንዶቹን በትላልቅ ሰማያዊና ብርቱካናማ ማሽኖች ላይ በማስቀመጥ ያዘጋጃሉ። ዙሪያው በእንጨት ፍርፋሪ ተሞልቷል።

አንድ ሰው በጣም ብዙ ወታደሮችን ሲያነጋግር ይታያል። ወታደሮቹ ወታደራዊ ልብስ ለብሰው እጅግ በጣም ጥሩ ትኩረት ሰጥተዋል። የመሪው ንግግር የሚደንቅ ትዕይንት ነው። የሁሉንም ሰው ፊት ጭንቀት እና ቁርጠኝነት ያሳያል።

አንድ ሰው ብቻውን በእንጨት ወይም በፓፒረስ ጀልባ ላይ ተቀምጦ ዓሣ ያጠምዳል። የፀሐይ መጥለቂያ ብርሃን ውሃውን ሙሉ በሙሉ ወርቃማና ቡናማ ቀለም አድርጎታል። የዓሣ አጥማጁ ጥቁር ጥላ ብቻ ይጎላል።

ዋው! እጅግ በጣም ጥሩ እና ውብ የሆነ የውስጥ ክፍል ነው። ግድግዳው ነጭ ሲሆን፣ መሃል ላይ በድንጋይ ያጌጠ ቦታ ነው። የጣሪያው ማስዋቢያ እና መብራቶች ደስ የሚል እና ዘመናዊ ገጽታ አላቸው።

በትልቁ መድረክ ላይ፣ የሃይማኖት አባቶች በቀለማት ያሸበረቁ የክብር ልብሶችን ለብሰው፣ በዙሪያቸው ደማቅ ቢጫ መጋረጃዎች አሉ። ከታች ብዙ ሰዎች ነጭ ጠምጥመው በመገኘት፣ ሥነ-ሥርዓቱን በታላቅ አክብሮትና ተሳትፎ እየተከታተሉ ይገኛሉ።

ዋው ሲያስደንቅ! የልብስ ማጠቢያ ማሽን ከቤት ውጪ ተቀምጧል ። በነጭ ቀለም ያረጀ ሞዴል ያለው ሲሆን ፣ ልብሶችን በቀላሉ ለማጠብ ይረዳል። የቤት ውስጥ ሥራን የሚያቀል ጠቃሚ መገልገያ መሳሪያ ነው !!።

እርጅና የሚታይበት አንድ የብረት ሻይ ማፍያ ከእንጨት መቃጠያ በላይ ባለው ብረት ላይ ተቀምጧል። ከሻይ ማፍያው በስተቀኝ፣ ሌላኛው ሻይ ማፍያ ስር እሳት ነበልባል ይነዳል። የብርቱካንና የጨለማ ብረቱ ንፅፅር የመረጋጋት ስሜት ይሰጣል።

ሠርግ ላይ የሚያገለግል በደማቅ ነጭና ሮዝ አበቦች ያጌጠ የሚያምር መድረክ። በነጭ መጋረጃ ፊት ለፊት ሁለት ወንበሮች እና በመሃል ላይ የቅጠል ጌጥ ይታያል።

አንድ ጥንድ ጥቁርና ግራጫ ጫማዎች በንጹህ ነጭ ጠረጴዛ ላይ ከፊት ለፊት ተቀምጠዋል። ከጫማዎቹ በስተጀርባ በአንድ ትንሽ ወርቃማ ማስቀመጫ ውስጥ የተቀመጠ ትንሽ አረንጓዴ ተክል አለ።

ዋው! የሚያምርና እጅግ በጣም ጥሩ የወርቅ የአንገት ሐብል ነው። በጌጡ ላይ "Love" የሚል ጽሑፍ ሲኖር፣ "o" የሚለውን ቃል በአልማዝ ያጌጠ ልብ ፍቅርን ያመለክታል። የአንገት ሐብሉ ግራጫማ ዳራ ላይ ደስታን የሚሰጥ ውበት አለው።

ድካሙ ሲያሳዝን! ፈረሶች ጋሪ ሲጎትቱ ማየት እንዴት ያበሳጫል! ሰዎች በእንስሳት ላይ መጫናቸው ሲያስቆጣ! መንገዱ ሲያስደነግጥ! የተጫነው ዕቃ ክብደት ሲያስጨንቅ! ልጅቷ ሻንጣ ተሸክማ መጓዟ እንዴት ያስጨንቃል! ለእንስሳት ማዘን እንዴት ይገባል! ፍትህ ሲያስፈልግ!

ዋው ሲያምር! በደማቅ ቀለምና ንድፎች ያጌጡ ብዙ ቅርጫቶችና መሶቦች ተደርድረዋል። በእጅ የተሰሩት የሽመና ስራዎች ጥበብና ውበት ያስደንቃል። የኢትዮጵያ ባህልን የሚገልጽ የደስታ ስሜትና መደነቅ ግሩም ነው!።

ከነጭ የጀርባ ላይ የሜዳ አህያ ቆዳ ቅርጽ ያላቸው ሁለት የሴቶች ጫማዎች ጎንለጎን ተቀምጠዋል። ጫማዎቹ ጠቋሚ ጣት ያላቸው ሲሆኑ፣ ቀለማቸውም ጥቁርና ነጭ ነው። ከጀርባዎቻቸው ደግሞ አረንጓዴ ቅጠል ያለው ትንሽ ተክል በወርቃማ እቃ ውስጥ ተቀምጦ የመደነቅ እና የውበት ስሜት ይፈጥራል።

ዋው ሲያስደስት! በእናቷ እቅፍ ውስጥ ያለ ሕፃን ሲያምር! የእናቲቱ ደስታ ሲያንጸባርቅ! በቀለማት ያሸበረቁ ልብሶች ሲማርኩ! የሕፃኑ ተስፋ ሲያጓጓ! የቤተሰብ ፍቅር ግሩም!

አንድ ወንድና አንዲት ሴት ሰራተኞች አረንጓዴ የደንብ ልብስ ለብሰው የአውሮፕላን ጎማ ሲፈትሹ ይታያሉ። ሁለቱም ጥቁር ፌስ ማስክ እና ብርቱካናማ ጓንት ያደረጉ ሲሆን፣ በጎማው ላይ በጥንቃቄ እየሰሩ ነው። ትዕይንቱ ትጋትን እና ለስራ ቁርጠኝነትን ያሳያል።

ጥቁር ሰማያዊ ክብ ምልክት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የውጭ ጉዳይ ሚኒስቴርን ያሳያል። በማዕከሉ ላይ ያለዉ ቀላል ቡናማ ህንፃ ኩራትንና ብሔራዊ መተማመንን ያንጸባርቃል።

ዋው! የሚያምርና እጅግ በጣም ጥሩ አረንጓዴ የሳር ሜዳ ነው። ረዣዥም ሳሮች በንፋስ ወደ ጎን ተንጋለዋል። የሜዳው ስፋት መደነቅን ይፈጥራል። ከላይ ግራጫና ነጭ ደመና ያለበት ሰማይ አለ።

አያሌ ተማሪዎች በክፍል ውስጥ ተቀምጠው የፈተና ወረቀት ላይ በጥሞና ይጽፋሉ። ሁሉም ቢጫ እና ነጭ ዩኒፎርም የለበሱት ተማሪዎች ጠረጴዛ ላይ ተደፍተው በትኩረት ይሠራሉ። ክፍሉ ያረጀ ግድግዳ ያለው ሲሆን፣ ይህ ትዕይንት ከፍተኛ የትምህርት ትጋትን ያሳያል።

ዳቦ ስንዴ ከሚባል አዝርት የሚዘጋጅ ጣፋጭ ምግብ ነው። በገጠር አካባቢዎች እናቶች ስንዴ በማስፈጨት እና በማቡካት በምጣድ ላይ የሚጋግሩት ምግብ ነው።

በዚህ ምስል የተቀመጡት ዘርፋ አካላት በባለሙያነት እና በትክክለኛ አቀማመጥ የተሞላ እንቅስቃሴ ያሳያል። የኢትዮጵያ አየር መንገድ አምባ እና “PROUD TO SERVE” የሚል አንደበት የተቀመጠ መስተዋት የተስፋን፣ የእምነትን እና የታላቅ አቅምን ስሜት ያበራል።

ዋው ሲያምር! ዘመናዊው የመግቢያ እና ዜግነት አገልግሎት ህንፃ ትልቅ ተስፋን ያመለክታል። ሰማያዊው መስታወት ከቀይ ምልክት ጋር ተዳምሮ ታላቅ ግርማ ሞገስን ይፈጥራል። እንዴት ያበረታታል! ሲያረጋጋ! ሲያስደንቅ!

አይደለም እንዴ! በጣም የሚያስደስት ዘመናዊ መጥረጊያና የአፈር መጥረጊያ። መጥረጊያው ከጥቅም በኋላ ፀጉሩን ለመነቅል ማበጠሪያ አለው። ወለሉን ለማጽዳት ምቹና ተግባራዊ ዕቃዎች ናቸው። ንጽሕናንና ስርአትን የሚያመለክት ነው። ሲመች!

የአርማው ቀለሞች ቡናማ እና ነጭ ሲሆኑ፣ የንያላ መድን አ.ማ እጅግ በጣም ያማረ አርማ ነው። በማዕከሉ ላይ የዲጂታል ዲስክ ምስል ሲኖር፣ ከፊት ለፊቱ ቀይ ቡናማ የቅንድብ ሰንጋ ራስ አለ።

ባለ ስምንት ገመድ የሆነ ጥቁርና ነጭ የኢትዮጵያ በገና በግራጫ ግድግዳ ላይ ተደግፎ ቆሟል። ከዋናው የእንጨት ክፍል ጋር አራት ባለ ቀለም የመላእክት ፊት ምስሎች ተጣብቀዋል። የሙዚቃው መሳሪያ ውበት የፍቅርና የመደነቅ ስሜት ያንጸባርቃል።

ዋው ሲያምር! የኢትዮጵያና የክልል ዓርማዎች በአንድ ላይ ሲውለበለቡ ሲያስደስት! የአገር አንድነትና የፌደራል ስርዓት ምልክቶች ሲያጓጉ! እረ ሲያስገርም! ታማኝነትና ክብር ሲያንጸባርቅ!

በመደርደሪያ ላይ የተደረደሩት ምርቶች የተስፋና የዘመናዊ ሕይወት ምልክት ናቸው! የበቆሎ ፍሌክስ፣ ማጊ ኑድልስ እና ሌሎች ሸቀጦች የዕለት ተዕለት ፍላጎትንና ምቾትን ይገልጻሉ።

ጥልቀት ያለው ምስል ብዙ የቅንጦት እና የላክስ ሳሙናዎችን በአንድ መደርደሪያ ላይ ያሳያል። የፍቅር እና የንጽህና ስሜት የሚሰጡት አብዛኛው ሳሙናዎች ሮዝ፣ ቀይ፣ ነጭ እና ብርቱካንማ ቀለም ባላቸው መጠቅለያዎች ተደርድረዋል።

አሥራ አንድ እጅግ በጣም ጥሩ የሆኑ የብር ቀለበቶች በጥቁር ዳራ ላይ ተዘርግተዋል። ውብ ቅርጾቻቸውና ሰማያዊ ድንጋዮቻቸው ፍቅርንና ደስታን ያንፀባርቃሉ። በጣም የሚያምር የጌጣጌጥ ስብስቦች ናቸው።

አምስት ወንዶች በመድረክ ላይ ቆመው በባህላዊ እና በመደበኛ አልባስ ተለዋዋጭ ቅንጣት ታይተዋል። በግራ ያለው ሰው ጥቁር መልበስ በትልቅ መስቀል ተይዞ እንደ ክርስቲያን መነኩሴ ይመስላል። በመካከል ያሉት ሁለት ሰዎች በረዥም መልበስ ተለብጠው እንደ እስላማዊ መምህራን ይታያሉ።

የሽፋን ገጹ ደማቅ እሳት መሳይ እና ቢጫ ዳራ አለው። ከላይ "መሪሳ" የሚል ትልቅ ጥቁር ጽሑፍ፣ ከስር ደግሞ ትንሽ ሆሄያት ያለው "የውድቀት ፈለጎች" የሚል ንዑስ ርዕስ አሉት።

እጅግ ደስ የሚል የእግር ኳስ ጨዋታ በደማቅ ሜዳ ላይ ቀርቧል። ተማሪዎች በጣም በከፍተኛ ፍቅር እና ጉጉት ይጫወታሉ። በዙሪያው የተቀመጡ ብዙ ታዳሚዎች በመደነቅ ይከታተላሉ። የልጆቹ የሚደንቅ እንቅስቃሴና እጅግ በጣም ውብ ነው።

ከሶስት የገጠር ሴቶች አንዷ በእንጨት እና በጭቃ በተሰራ ቤት ውስጥ፣ መሬት ላይ በተቀመጠ ምጣድ ላይ አምባሻ እና ዳቦ ትጋግራለች። ከጎኗ ያለችው ሴት ፈገግ ብላ ወደ ካሜራ ትመለከታለች፤ በስተቀኝ በኩል ደግሞ ሌላ ሴት ተቀምጣለች።

በዚህ ምስል ውስጥ በእጅ የተያዘው እና የተፈጥሮ እንክብካቤ እቃዎች በግልጽ መልኩ ታይተዋል። የሰውዬው አቀማመጥ እና የምስሉ አየት የእርግጥና እና የተስፋ ስሜት ያሳያል። የተፈጥሮ መድሃኒት እና የቅን እንክብካቤ ፍላጎት በተስፋ የተሞላ አየት ነው።

በጨለማ አረንጓዴ ሳር ላይ ሁለት ዓይነት የኤል.ኢ.ዲ. መብራቶች በክብ ቅርጽ ተቀምጠዋል። አንደኛው የብርሃን ዘለላ ቢጫ ሲሆን፣ ሌላኛው ደግሞ ደማቅ ሐምራዊ ቀለም ያበራል።

ድንቅ የስፖርት ቁሶች ሲያምሩ! የተለያዩ ኳሶችና የሚያማምሩ የእግር ኳስ ጫማዎች! ብርቱካናማ፣ ሰማያዊና ነጭ ጫማዎች ሲማርኩ! የኳሶቹ የንድፍ ጥራት ሲያስደንቅ! አዲስ ልብስ ሲያበራ! ለስፖርት ፍቅር እንዴት ያስጨንቃል! ለመጫወት እንዴት ያጓጓል! ሲያስደስት!

አንድ በከፊል ጥፍር የተሰራች ሴት ልጅ እጅ ተቀምጧል። የሰትዮዋ እጅ በከፊል ተሰርቶ ያላለቀ እና የተለያየ ቀለም ስላለው ብዙም ዉበት የለውም።

ኢትዮጵያዊት የሆነች ትንሽ መንደር ከመንደሩ ውስጥ ሁለት ቤቶችና የብረት ጣሪያዎች አሉ። ልጆች ከቅጥሩ ውጪ ባለው መሬት ላይ ተቀምጠዋል። የኢትዮጵያ ባንዲራ በዱላ ላይ ከፍ ብሎ ሲውለበለብ፣ ከኋላ በኩል ትላልቅ ዛፎችና ይገኛሉ። ይህ ትዕይንሰላማዊ የህይወት ሁኔታን ያሳያል።

ቢጫ ቀለም ያለው ትልቅ ቪላ ቤት ነጭ አጥርና አረንጓዴ የአትክልት ስፍራ አቅፎታል። የቤቱ ክብር እና ስኬት የስሜት ፍላጎትን የሚቀሰቅስ ሲሆን፣ ብሩህ ሰማዩ ደግሞ ደስታን ያሳያል።

ምጥን ያለ ጥቁርና ነጭ የቁም ሥዕል። መረጋጋት። ሰውዬው እጁን በአገጩ ላይ ደግፎ ተቀምጧል። ጭንቀት። አይኖቹ በትኩረት ሲመለከቱ ይታያሉ። ሀዘን። ቀጥ ያለ ፂም አለው። ሲማርክ።

በቅርብ ርቀት የተነሳው ፎቶ ሰፋፊና ደማቅ አረንጓዴ ቅጠሎች ያለውን የባህላዊ መድኃኒት ተክል ያስመለክታል። ቅጠሎቹ በቅርብ ጊዜ በውሃ የተረጩ ሲሆን በቅጠሉ ላይ ጥቃቅን የውሃ ነጠብጣቦች አሉ።

አቤት የቅመማ ቅመም ድግስ! ለምግብ ማጣፈጫ የሚሆኑ ድብልቆች! የወጥ ቅመም እየተቀላቀለ ነው! ከጎኑ ደግሞ የበርበሬ ቢጫ ቅመም አለ። ለምግብ አፍቃሪዎች አስደናቂ ዝግጅት!

ዋው ሲያስደንቅ! የቴሌግራም አርማ በሰማያዊ ዳራ ላይ በግልጽ ይታያል። ነጭ ወረቀት በክብ ፍሬም ውስጥ ተቀምጧል፣ ይህም መልዕክት መላክን ያመለክታል። ከሥሩ በነጭ ቀለም ቴሌግራም የሚል ጽሑፍ አለ። ይህ የእውቂያ መተግበሪያ ሲያሳውቅ! ሲያጓጓ!

ዋው ሲያምር! አረንጓዴው ፌጦ በእፅዋቱ ላይ ትናንሽ ቢጫ አበቦች አሉት። ተፈጥሮ ሲያስደንቅ! የእፅዋቱ ትኩስነትና የውበት ስሜት !!። ከእነዚህ ቅጠሎች የሚመጣውን ጥሩ መዓዛ እገምታለሁ።

ደስ የሚለው ትኩስ አረንጓዴ የሩዝ እርሻ ብልጽግናንና ተስፋን ያሳያል። በማዕከላዊው ቦይ ውስጥ ያለው ውሃ የእርሻውን ስኬትና የገበሬውን ደስታ ያረጋግጣል ።

አስደሳች ትኩስ ቡና በነጭ ሲኒ ውስጥ በእንፋሎት ወደ ላይ ሲወጣ ከሲኒው ስር ባለው ሰሃን ላይ ጥቂት የተቆሉ የቡና ፍሬዎች አሉ። የቡናው መዓዛ እና ትኩስነት 'ዋው ሲያምር' ። ለቡና አፍቃሪዎች ደስታን ይፈጥራል።

ሁለት የሴት እጆች በምድር ላይ ትንሽ አረንጓዴ ችግኝ እየተከሉ ነው። እጆቹ በአፈር ውስጥ ተነክረው የመትከል ሥራ ያከናውናሉ፤ የምድርና የዕፅዋቱ ቀለም ደብዝዞ ይታያል። ይህ ተግባር የፍቅርና የደስታ ስሜት ያንጸባርቃል።

አንድ ትልቅ ጉማሬና ትንሽዬ ግልገሉ አሸዋማ የባህር ዳርቻ ላይ ቆመዋል። ትንሿ ጉማሬ እና በጣም ትልቋ እናቱ እጅግ በጣም ጥሩ የመተሳሰር ስሜት ያሳያሉ። ውብ የሆነው የውሃው ዳራ የፍቅር እና የደስታ ስሜትን ያጎላል።

አንድ ጥቁር ጃኬት የለበሰ ሰው ማይክሮፎን ይዞ ንግግር ያደርጋል። ከፊቱ ጥቁር ላፕቶፕ ሲኖር፣ ከኋላው ደግሞ የኢትዮጵያ መገናኛ ብዙኃን ባለሥልጣን አርማ እና ጽሑፍ ያለበት ሰማያዊ ባነር አለ።

እርጥብ በሆነ ቤት ውስጥ፣ አራት ሰዎች በንጣፍ ላይ ቁጭ ብለው ከተልባ ቅርጫት እየበሉ ነው። ሁለት አዋቂዎችና ሁለት ልጆች የምግብ ሰዓት ለመካፈል በጣም ተቀራርበው ተቀምጠዋል። ቅርጫቱ በባህላዊው ገበታ ላይ ተቀምጧል፤ የፍቅርና የደስታ ስሜት ያንጸባርቃል።

በርካታ ሙስሊም ምእመናን ነጭ ልብስ ለብሰው በቀይ ትራክ ላይ በረድፍ ቆመው ይሰግዳሉ። መሪው ወርቃማ ልብስ ለብሰው ወደ ቀኝ ዞረው ጸሎት ያደርጋሉ። የተደረደሩት ጫማዎችና ሰጋጆች መረጋጋትንና ሃይማኖታዊ ትጋትን ያሳያሉ።

ዋው! የኢየሱስ ክርስቶስ በድንቅ ሁኔታ በአህያ ላይ ተቀምጦ ወደ ኢየሩሳሌም መግባቱ። ሕዝቡም በታላቅ ደስታና መደነቅ ሲቀበሉት ሲያምር! የሃይማኖታዊ ክብርና ፍቅር የሚንጸባረቅበት አስደናቂ ትዕይንት ነው።

አንዲት ሴት በጨለማና ግራጫ ግድግዳ ባለበት ቦታ ላይ ቆማ፣ በብሩህ ተስፋ እንጀራ ትጋግራለች። በፊቷ አንድ ትልቅ እንጀራ ሲጋገር ይታያል፤ ሌሎች ሁለት ምጣዶች በብረት ክዳን ተሸፍነዋል። ሥራው ደስታንና ትጋትን በግልጽ ያሳያል።

ሲያሳዝን! አንድ ልጅ በሣርና በአፈር መንገድ ላይ ወደ ሁለት ጎጆ ቤቶች እየሮጠ ይሄዳል። ጎጆዎቹ ከሳር የተሠሩ ክብ ጣሪያዎች አሏቸው። በአካባቢው አጥርና የበቆሎ ተክል ይታያል። ይህ ትዕይንት ከከተማ ራቅ ያለ ገጠርን ያሳያል። እግዚኦ ሲያሳዝን!

ዋው ሲያምር! ምንኛ የሚያስደስት አትክልትና ፍራፍሬ ክምር ነው። የጤናና የተፈጥሮ ሀብት ሲያንጸባርቅ!!። ቅርጫቱ በዙኪኒ፣ አበባ ጎመን፣ ብሮኮሊ፣ ቃሪያና ወይን ተሞልቷል። ከታች ደግሞ ቲማቲም፣ ነጭ ሽንኩርትና ካሮት አለ። እንደት ያስጎመጃል።

አንድ ሰው ነጭ ሸሚዝ፣ ብርቱካናማ ቬስት ለብሶ የራስ ሄልሜት አቅፎ ይዞ በታላቁ የህዳሴ ግድብ ዳርቻ ቆሟል። ግድቡ ከኋላው ገዝፎ ቁመናውንና ቆራጥነቱን ይጨምራል። ከበስተጀርባ የተራሮች ሰንሰለትና ሩቅ ቦታ ይዘረጋል።

ቢጂአይ ኢትዮጵያ የሚል ጽሁፍ በአማረኛ እና በእንግሊዘኛ ቋንቋ በደማቅ ቀይ ቀለም ሰፍሯል። ከላይ ላይም በደማቅ ቀለም የተሳለ የአንበሳ ቅርጽ የሚያምር እና ሞገስ ያለው ነው።

ከፍተኛ የማህበረሰብ ተሳትፎ በሚታይበት የገበያ ስፍራ፣ በርካታ ሰዎች ተሰብስበው የንግድ ልውውጥ ያደርጋሉ። ነጭ ልብስና ኩታ ወይም ነጠላ የለበሱ ሰዎች ሲነጋገሩ፣ አንዲት ሴት በጭንቀት ከፊት ለፊቷ ያለውን ነገር ትመለከታለች።

ዋው ሲያስደንቅ! ተራራማ መሬት ላይ በእርከን የተሰሩ ሰፋፊ የእርሻ ቦታዎች ውበታቸው ልዩ ነው። በአረንጓዴነት የተሸፈኑ እርከኖች ከጥቂት ቤቶች ጋር ተዳምረው አስደናቂ የተፈጥሮና የሰው ስራ ቅንጅት ፈጥረዋል።

ሦስት ራሰ በራ የሆኑ ወንዶች በሰማያዊ ልብስ ለብሰው፣ በነጭ ጠረጴዛ ፊት ለፊት ተቀምጠዋል። ሁሉም በቁም ነገር ወደ ታች ተመልክተው በጽሑፍ ላይ ተጠምደዋል። ጠረጴዛው ላይ ደብተሮች፣ እስክሪብቶዎችና ላፕቶፕ አለ። ሁኔታው የጭንቀት ስሜት ያንጸባርቃል።

ቡናማና የተጠማዘዘ የባህል ዋሽንት ከመሬት ገለል ባለ ዳራ ላይ ብቻውን ቀርቧል። የዋሽንቱ አፍ ክፍል ቡናማ ቆዳ የተጠቀለለበት ሲሆን፣ ቀጭን ጫፉ ላይ ደግሞ የአየር ማስገቢያ ቀዳዳ አለው። ይህ መሳሪያ የባሕል ፍቅርን እና መደነቅን ይገልጻል።

ብዙ ወታደራዊ ዩኒፎርም የለበሱ ሰዎች በአንድ ዛፍ ስር ተቀምጠዋል። አንድ ግራጫ ጃኬት የለበሰ ሰው ፊቱን ወደ ሰራዊቱ አዙሮ ቆሞ ይናገራል። መልክዓ ምድሩ በጣም ደረቅ ነው።

ባህላዊ የኢትዮጵያ ልብሶችን የለበሰች አንዲት ንጉሣዊ ቤተሰብ የሚመስል ቤተሰብ ይታያል። እናት ልዕልት የምትመስል ዘውድ ያደረገች ሲሆን፣ ልጇን በእቅፏ ይዛ ከባሏና ከሌላኛው ልጃቸው ጋር በጥንታዊ ምንጣፍ ፊት ለፊት ቆመዋል። ሁሉም ልብሶችና ጌጣጌጦች የባህል ግርማ ሞገስን ያንጸባርቃሉ።

አንድ ሰው በጣም ጥሩ ልብስ ለብሶ፣ የደንብ ልብስ ለበሱ ወታደሮች በተቀመጡበት መካከል ቆሟል። ወታደሮቹ አድካሚ በሆነ ቦታ በታላቅ ጭንቀትና ትኩረት እየሰሙ ነው። የኃላፊው ንግግር ለነገው ተስፋና ፍቅር የሚያንጸባርቅ ነው።

አራት ሰዎች በቢጫ ሣር አፋፍ ላይ ቆመው ሰፊውን የእርሻ መሬት ይመለከታሉ። የመሬቱ አቀማመጥ ቢጫና አረንጓዴ የእርሻ ቦታዎችን ያቀፈ ሲሆን፣ አንድ ትልቅ ዛፍ የሞላበት ኮረብታ በመሀል ይገኛል። የሩቅ ሰማያዊ ተራሮች መረጋጋትን እና መደነቅን ያንጸባርቃሉ።